በደማቅ ሐምራዊ ፓኬጅ ላይ "ካን ቤቢ" የሚል ጽሑፍ አለ። ፓኬጁ በቱርክኛ "የእውቀት ያላቸው እናቶች ብልህ ምርጫ" ሲል ያብራራል፤ በጎን የሚስቅ ሕፃን ያቀፈች እናት አለች። ይህ ምርት ከሌሎች ዳይፐሮች የሚለየው በምንድን ነው?

የሰርግ መድረክ ማስዋቢያ ዝግጅት። ሮዝ እና ነጭ መጋረጃዎች ዳራውን ይወርሳሉ። በትላልቅ ሰው ሠራሽ አበቦች ያጌጠ ነው። መሃል ላይ ለስላሳ ሶፋ ተቀምጧል። ይህ ማስዋብ ለየት ያለ ዝግጅት አጋጣሚ ነው። እንደዚህ አይነቱ ዝግጅት ብዙውን ጊዜ የት ይካሄዳል?

የፈረስ ዝርያ የሆነ ቡኒ ፈረስ በአረንጓዴ ሜዳ ላይ እየሮጠ ነው። ፈረሱ አንጸባራቂ ቡናማ ቆዳና ግንባሩ ላይ ነጭ ምልክት አለው። ፀጉሩ እና ጅራቱ ረዥም ሲሆን፣ አፈሩ ዙሪያ ደግሞ ረዣዥም ሣር አለ። ከበስተጀርባ ጥቅጥቅ ያለ ምን አለ።

ይህ ክብ ግድግዳ ላይ የሚሰቀል ሰዓት ሲሆን ነጭ ፊት፣ ጥቁር ሰፊ ቁጥሮች እና ሲሆን፣ ሰዓቱ ወደ 10፡10 አካባቢ ያሳያል። ይህ ሰዓት በየትኛው የቤቱ ክፍል ወይም የስራ ቦታ ላይ ጥቅም ላይ ቢውል የተላል?

ብዙ የተቀቀሉና በቅቤ የተለበሱ እንቁላሎች በብዙ ቁራጭ እንጀራ ላይ ተደርድረው ያሳያል። ይህ ምግብ 'ዶሮ ወጥ' የተባለውን የኢትዮጵያ ምግብ ይወክላል? ይህን የመሰለ ከፍተኛ የካሎሪ ይዘት ያለው ምግብ መመገብ ለጤና ምን ያህል ጠቃሚ ነው?

አንድ ሰው እሾህ የበዛበት እና አረንጓዴ የሆነ ፍሬ በእጁ ይዟል፤ ከበስተጀርባው ደግሞ በቅርጫት ውስጥ የዕፅዋት ሥሮች፣ ቡናማ ግንዶች እና ቢጫማ ፍራፍሬዎች አሉ። እነዚህ ዕፅዋት በአብዛኛው ለምን ዓይነት ዓላማ ይውላሉ?

ወታደራዊ ልብስ የለበሰ ሰው በደረቅ ሜዳማ ቦታ ላይ ተቀምጦ መሳሪያውን ይዞ ይታያል። ጀርባው አሸዋ በሞላበት ኮረብታማ መልክዓ ምድር የተከበበ ነው። ሰውዬው በአገልግሎት ላይ ያለ ወታደር ነው?

ከሕንጻው ፊት ለፊት ባለው መንገድ ላይ በርካታ ሰዎች ይንቀሳቀሳሉ። ሰዎች በእግረኛ መንገድ ወይም በአቅራቢያው ባለው መንገድ ላይ በእግር ይጓዛሉ። ትዕይንቱ በግንባታ ወይም በእድሳት ፕሮጀክት ወቅት የከተማዋን የዕለት ተዕለት ሕይወት ነው።

ሴትየዋ የኢትዮጵያ ባንዲራ ቀለም በፊቷ ላይ መቀባቷ ሲታይ፣ ሁለቱም ስፖርታዊ እንቅስቃሴን የሚያሳይ ስሜት አላቸውበሴትየዋ ፊት ላይ የተቀቡት የባንዲራ ቀለሞች ምን አይነት ስሜት ወይም ድጋፍ ያሳያሉ?

የምስሉ ገጽታ የቴሌግራም መተግበሪያን አርማ ያስረዳል። ነጩ የወረቀት አውሮፕላን ምልክት በሰማያዊ ክብ ዳራ ላይ አርፏል። ይህ የግል መልዕክት መለዋወጫ ፕሮግራም ነው። ቴሌግራም ምን ያህል ተጠቃሚዎች አፍርቷል?

አንዲት ትንሽ ልጅ ከፊት ለፊት ባለው የድንጋይ ክምርና ከሸክላ ቤት አጠገብ ቆማለች። ልጅቷ ባለ ብዙ ቀለም ያለው ቀሚስ ለብሳ በግልጽ ወደ ካሜራው ትመለከታለች። ይህ ሥዕል በየትኛው የአፍሪካ ገጠራማ አካባቢ ተነስቶ ሊሆን እንደሚችል ይገምታሉ?

ሃይማኖታዊ ወይም ባህላዊ ሰልፍ ያሳያል። ሰዎች የኢትዮጵያን ባንዲራና ጃንጥላ ይዘዋል። ጥቂት ሰዎች የሚያምሩ ባህላዊ ልብሶች ለብሰዋል፤ መሬቱም በቀይ ምንጣፍ ተሸፍኗል። ይህ ሰልፍ የትኛውን በዓል ያከብራል?

የቢምኔት ትሬዲንግ እና ኒሳን አርማ ያለበት ህንፃ ያሳያል። ከህንፃው ፊት ሁለት ሰዎች ቆመዋል። ቦታው የንግድ ሥራ መደብር ይመስላል። ሱቆቹ በቅጡ ይሠራሉ?

ለጫማ ወይም ለሌሎች ምርቶች የሚያገለግሉ ቡናማ ቆዳዎች በመቁረጫ ጠረጴዛ ላይ ተከማችተዋል። ከበስተጀርባ ሰማያዊ ሸሚዝ የለበሰ ሰራተኛ ልኬቶችን እየወሰደ ነው። ይህ የቆዳ ፋብሪካ ስራ ከፍተኛ ትኩረት ይፈልጋል፤ ምርቶቹ በዓለም አቀፍ ደረጃ ተወዳዳሪ ናቸው?

በጥሩ ሁኔታ የተሰራ፣ ትልቅ እና ቡኒ እንጨት የመዝናኛ ማዕከል ማስቀመጫ አለ። በመሃሉ ቴሌቪዥን የሚቀመጥበት ክፍት ቦታ ሲኖር፣ በጎኖቹ ደግሞ የመስታወት መዝጊያ ያላቸው ቁምሳጥኖችና መሳቢያዎች አሉ። ይህ የቤት እቃ በዋነኝነት የየትኛው ክፍል ውስጥ ለመገጠም ታስቦ ነው?

ትልቅ ማረሻ ማሽን የስንዴ እርሻ ላይ ያለውን አዝመራ እየሰበሰበ ይገኛል። የማሽኑ ቀይና ነጭ ክፍሎች ጎልተው ሲታዩ፣ አካባቢው በሰማያዊ ሰማይ ስር ቡናማ ገለባ ነው። ይህ ማሽን በዋነኝነት የሚታየው በየትኛው የኢትዮጵያ የእርሻ ክልል ነው?

የነጭ ሽንኩርት ክምር ከካርቶን ቦክስ ውስጥ ቀርቧል። አምፖሎቹ ነጭ ሲሆኑ የተወሰነ ሮዝ ቀለም አላቸው። ካርቶኑ ከላይ ክፍት ሆኖ የሽንኩርቶቹን መከመር ያሳይ። የካርቶኑ የላይኛው ጥግ ላይ ስለ መጠናቸው የሚገልጽ ታይፕድ ፅሑፍ አለው።

ከታዳሚ ወንበሮች ላይ ቀይና ጥቁር ካባ የለበሱ ብዙ ተማሪዎችና ምሩቃን ተቀምጠዋል። አብዛኛዎቹ የፊት ጭንብል ያደረጉ ሲሆን፣ ከፊሎቹ ደግሞ መነጽር አድርገዋል። የተወሰኑ ሰዎች በግራ በኩል መሃል ላይ ነጭና ሰማያዊ ሸሚዝ ለብሰዋል። ይህ የትኛው የምረቃ ስነ-ስርዓት ነው?

ሶስት ወንዶች ፀጉር ቤት ውስጥ የደንበኞቻቸውን ፀጉር ሲስተካክሉ ያሳያል፤ ሁላቸውም ነጭ ሸሚዝ እና ጥቁር ቦው-ታይ አድርገዋል። ክፍሉ በመስታወት፣ በነጭ ንጣፍ እና በብርሃን ያጌጠ ነው?

ሐይቅ ዳር ላይ ሁለት ወጣት ልጆች የአሣ ማጥመጃ መረባቸውን ሲያስተካክሉ ያሳያል። ከበስተጀርባ ትናንሽ ጀልባዎችና ኮረብታዎች ይታያሉ። ይህ የአሣ ማጥመድ ተግባር የልጆቹ የዕለት ተዕለት ሥራ ነው?

ሶስት ሰዎች በውሃ በተሞሉ የሰብል መስመሮች መካከል ቆመዋል። መሬቱ ቡናማ ሲሆን በውስጡ አረንጓዴ ተክሎች አሉ። ከበስተጀርባ ትላልቅ የቡናማ ተራሮች አሉ። ከፊታችን ያለው ሰው ነጭ ኮፍያና አረንጓዴ ሸሚዝ ለብሷል። ሰብሉ ምን ዓይነት ነው?

በትልቅ የገበያ መደርደሪያ ላይ የተለያዩ ትኩስ ፍራፍሬዎች በብዛት ተደርድረዋል። ሙዝ ከላይ ተሰቅሏል፣ ሎሚ፣ ሐብሐብ፣ ማንጎ እና አቮካዶ ከታች ተደርድረዋል። ቀለማቸው ቢጫ፣ አረንጓዴ እና ብርቱካን ነው። ፍራፍሬዎቹ ለምን ያህል ጊዜ ትኩስ ሆነው ይቆያሉ?

በሕዝብ መሀል ተቀምጠው ደስተኛ የሆኑ ሶስት ሴቶችን አሉ:: ሦስቱም ሒጃብ ለብሰው የኢትዮጵያን ባንዲራ አውለብልበዋል:: በዓል ላይ ወይም ሕዝባዊ ስብሰባ ላይ የሚገኙ ናቸው:: የሰዎቹ ፈገግታ ልዩ ነው!

አረንጓዴ ማንጎ ፍሬዎች በቅርጫት ውስጥ ተደርድረዋል። ፍሬዎቹ ያልደረሱ ይመስላል። ፍሬዎቹን ለመጠበቅና ለመለየት በነጭ ወረቀት ተጠቅልለዋል። ፍሬው ጠንካራና ሞላላ ነው። ማንጎ ከፍተኛ የቪታሚኖች ምንጭ ነው። የማንጎ ምርት በሀገራችን በየትኞቹ ወራት በብዛት ወደ ገበያ ይገባል?

አንዲት ሴት መነጽር አድርጋ ነጭ ጃኬት ለብሳ ከካሜራው ጋር ቀጥታ ትናገራለች። ከበስተጀርባ በግራጫ መልክዓ ምድር ላይ ቀይ የአካባቢ ምልክት ነጥቦች ይታያሉ። ስርጭቱ የቀጥታ ሲሆን በግርጌ ጽሑፍ ላይ የከተማ ልማት ጉዳይ ይነሳል፤ ንግግሯ ስለ ምንድን ነው?

የጎዳና ላይ ሻጭ በተሰባሰበ ቆዳ እና ጡብ ላይ ሽንብራ፣ ጣፋጭ ድንች፣ ዱባ እና ሌሎች ጥራጥሬዎችን ለገበያ አቅርባለች። ሴትየዋ እቃዎቹን እያዘጋጀች ነው። የጎዳና ላይ ሻጮች ምን ምን ነገሮችን ይሸጣሉ?

በርካታ ቸኮሌት ባር አይነቶች በሱፐርማርኬት መደርደሪያዎች ላይ በንጽህና ተሰልፈዋል። ቦውንቲ፣ ትዊክስ፣ ማርስ እና ስኒከርስ የሚባሉ ምርቶች በብዛት ተቀምጠዋል። እያንዳንዳቸው ምርቶች ተለይተው በቀለማት ያሸበረቁ መጠቅለያዎች አላቸው። ከነዚህ ቸኮሌቶች መካከል የትኛው ምርጥ ይሆን?

ከፍ ያለ ነጭ የሚያብረቀርቅ ጫማ ክፍት በሆነ የካርቶን ሣጥን ላይ ተቀምጧል። ጫማው የጠቆመ አፍንጫና ቀጭን ተረከዝ አለው፤ ከፊት በኩል ነጭ ካሬ ማስጌጫ አለው። ጫማው ለየትኛው ዓይነት ክስተት ይለበሳል?

በቁመታቸው አጠር ያሉ ቁጥቋጦዎች በአሸዋማ እና ደረቅ አፈር ላይ ራቅ ራቅ ብለው በቅለዋል። በስተቀኝ በኩል ደግሞ ጀርባው ላይ መጫኛ የታሰረለት ግመል አጎንብሶ ሳር እየጋጠ ነው። ይህ አካባቢ ከኢትዮጵያ የትኛው ክፍል ላይ ይገኛል?

ቀይ እና ቢጫ ቀለም ያላቸው ሁለት የፕላስቲክ መክተፊያዎችን ያሳያል። ቀዩ መክተፊያ በቢጫው ላይ ተቀምጧል። ሁለቱም መክተፊያዎች ለመያዝ የሚያገለግሉ ቀዳዳዎች አሏቸው። እነዚህ መክተፊያዎች ንፁህ ናቸው?

ጥሩ ብርሃን ባለው የአዲስ አበባ የሚመስል ጎዳና ላይ፣ ሸክም የተሸከሙ ሰዎች ሲሄዱ፣ አንደኛው ትልቅ ነጭ ከረጢት በራሱ ላይ፣ ሌላኛው ደግሞ ከለር ከለር ቦርሳዎችን ሲይዝ፣ ይህ የዕለታዊ የንግድ እንቅስቃሴ በከተማው ኢኮኖሚ ውስጥ ምን ሚና ይጫወታል?

የእግር ኳስ ዳኛ ቢጫ ካርድ ከጭንቅላቱ በላይ ከፍ አድርጎ ሲያሳይ ፈገግ ይላል። ዳኛው ቀይ ማሊያ ለብሷል። አንድ ጥቁር ተጫዋች ጀርባውን ሰጥቶት ቆሟል። ቢጫ ካርዱ ለመጥፎ ምግባር ማስጠንቀቂያ ነው?

ከላይ በስተቀኝ የብርሃን ባንክ አርማ እና "አድማስዎን ያሰፉ!" የሚል መፈክር አለ። በማዕከሉ በቢጫ ሳጥን ውስጥ በትልቁ ሰማያዊ ፊደላት "ልዩ ቅናሽ" የሚል ጽሑፍ አለ።

አንድ ቀላል ቀለም ባለው ሳህን ላይ ብዙ የወርቅ ጆሮ ጌጦች ተዘርግተዋል። የጆሮ ጌጦቹ አብዛኛዎቹ ክብ ወይም ግማሽ ክብ ቅርጽ ሲኖራቸው ጥቂቶቹ ደግሞ ዕንቁ ተጠቅሞ ተሠርቷል። የተለያዩ ቅርፆችና መጠኖች አሏቸው። ከነዚህ ጌጣጌጦች በብዛት ጥቅም ላይ የሚውሉት የትኞቹ ናቸው?

የጥቁር ቡኒ ቀለም ያለው፣ ቅስት መስታወት ያለው የእቃዎች ማስቀመጫ ከቀኝ በኩል በአራት መደርደሪያዎች እና ከስር ሁለት መሳቢያዎች አሉት። የእቃዎች ማስቀመጫው ለምን ያገለግላል? ቁም ሣጥኑ ከየትኛው ዓይነት እንጨት ተሰራ?

በርካታ ቅዱስ ጊዮርጊስ ቢራ ጠርሙሶች ተደርድረዋል። ቢራዎቹ ቢጫ መክደኛ እና ቀይና ቢጫ መለያ (ላቤል) አላቸው። በመለያው ላይ ቅዱስ ጊዮርጊስ ዘንዶ ሲገድል ይታያል። ቢራዎቹ በመደብሮች መደርደሪያ ላይ ለሽያጭ ቀርበዋል።

ሰባት ያበጡ ፊኛዎች በነጭ ጀርባ ላይ ወደላይ ከፍ ብለዋል። ሰማያዊ፣ ቀይ፣ ሐምራዊ፣ ወይንጠጅ እና ሌሎች የሚያብረቀርቁ ቀለሞች ያሏቸው ፊኛዎች ይገኛሉ። እነዚህ ፊኛዎች ለማንኛውም ለየትኛው በዓል የተቀየሱ ናቸው?

ጫማዎቹ በልብስ መለኪያ ቴፕ እና በሌሎች ዕቃዎች አጠገብ ተቀምጠዋል። እነዚህ ነጭ፣ በቆዳ የተሠሩ እና ልዩ የሽመና ዲዛይን ያላቸው ጫማዎች፣ በኢትዮጵያ ውስጥ በብዛት በየትኛው የፋሽን ወይም የባህል አውድ ውስጥ ጥቅም ላይ ይውላሉ?

ልቅ የብረት ሰሃን ላይ እንጀራ ተነጥፏል፤ መሃሉ ላይ የምስር ወጥ ተደርጓል። ሙሉው ምጣድ በምስር ተሸፍኖ ቀይ መረቅ በጫፎቹ ላይ ጎልቶ ይገኛል። በባህላዊ መንገድ ለቁርስ ወይም ለምሳ የቀረበ ምግብ ነው። ከምን አይነት መጠጥ ጋር አብሮ ይቀርባል?

የኢትዮጵያ አየር መንገድ አርማ ያለው ነጭ አውሮፕላን አጠገብ የቆመ አንድ ወጣት ፈገግታ ያሳያል። ወጣቱ ይህንን ቀላል አውሮፕላን በራሱ ሰርቶ ይሆን?

አንዲት ሴት በነጭ ሻሽና ቀይ ቀሚስ ለብሳ ሙሉ በሙሉ በፈረሱ ፍርስራሽ መካከል ቆማለች። ዙሪያዋ የተሰባበሩ ኮንክሪት፣ ቆርቆሮና ሌሎች የህንጻ ቁርጥራጮች ሞልተዋል። ሴትየዋ አዝኛ ቀና ብላ ትመለከታለች። ይህ አይነቱ ውድመት የመጣው በተፈጥሮ አደጋ ነው ወይስ በጦርነት?

የ"እንጦጦ ፓርክ" መግቢያ በርን ያሳያል፤ ከገለባ ጣራ እና በድንጋይ ከተገነቡ ምሰሶዎች ጋር። ይህ ፓርክ ለአዲስ አበባ ነዋሪዎችና ጎብኚዎች ተወዳጅ የሽርሽር ቦታ ሊሆን ይችላል?

አንደኛው ቀሳስ ወደ ውጭ እያየ የብረት መስቀል እና በወርቅና በቀይ ያጌጠ ዣንጥላ ይዞ ሲታይ፣ መብራት ከጨለማው መግቢያ ውጭ በደንብ ይታያል። እነዚህ ቀሳውስት ፣ በየትኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንፈሳዊ ሥርዓት ላይ ሊሆኑ ይችላሉ?

ሶስት ወንዶች፣ አባትና ልጆች የሚመስሉ፣ በባህላዊ መቀመጫ ላይ ተቀምጠው ይታያሉ። በመሃል የተቀመጠው አረጋዊ ሰውዬ በብረት ኩባያ ውስጥ የቡና ወይም የጠላ መጠጥ ይዟል፤ ሁሉም ፈገግታ ያሳያሉ። የዚህ ቡድን ስብሰባ በዋናነት ለምን ዓላማ ነው?

ቡናማ ልብስ የለበሰ አንድ ሰው ከኋላ ሆኖ በነጭ ላብራቶሪ ኮት የለበሰ የጤና ባለሙያና ሌሎች ሰዎችን እየተመለከተ ነው። እነዚህ ሰዎች የጤና ተቋምን እየጎበኙ ያሉት ምን ለማየት ነው?

በፊቷ ብዙ የዜና ማሰራጫዎች ማይክሮፎኖች የተደረደሩ ሲሆን አንዳንድ ሰነዶችን በእጇ ይዛለች። ከበስተጀርባው የአማርኛ ፊደላት ይታያሉ፤ የሴትየዋ የሥራ ቦታ በመንግሥት ወይም በግል ተቋም ውስጥ ሊሆን ይችላል?

ምስሉ የብርሃን ሰማያዊ ዳራ ላይ ክብ አርማ ያሳያል፤ በአርማው መሃል የህንጻ ምስል በስንዴ እሾህ ታጥሮ ይታያል፤ ተጽፏል፣ ከታች ደግሞ "የኢ.ፌ.ዲ.ሪ የውጭ ጉዳይ ሚኒስቴር" የሚል ጽሑፍ አለ። ይህ አርማ የመንግስትን ተቋማዊ ማንነት ምን ያህል ያንጸባርቃል?

በትንሹ የጎን መንገድ እና በመንገዱ ጠርዝ ላይ ፣ ከበስተጀርባም በተወሰነ ደረጃ ትራፊክ እና በዛፎች የተከበበ የእግረኛ መንገድ ነው። ይህ ዓይነቱ የቆሻሻ መበታተን በአካባቢው ንጽህና ላይ ምን ተጽዕኖ ያሳድራል?

በዚህ የሰርግ መድረክ ማስዋቢያ ላይ ነጭ እና ወርቃማ ቀለሞች ያሉት የንግስት ወንበሮች በደረጃ ላይ ተቀምጠዋል። ከፊት ለፊት ባለው ወለል ላይ አረንጓዴ ሳር እና ቢጫ አበባዎች ተዘርግቷል። ይህ የሰርግ አዳራሽ በየትኛው የኢትዮጵያ ከተማ ይገኛል?

የሰው እጆች በሰሊጥ ዳቦ የተዘጋጀ ድርብ የበሬ ሥጋ በርገር ይዘዋል። የታችኛው ዳቦ ሰላጣ እና አይብ የያዘ ሲሆን፣ በጎን በኩል ጥብስ እና ኬትጪፕ ይታያሉ። በርገሩ የፈጣን ምግብ ሰንሰለት አካል ይመስላል። ጤናማ አመጋገብ ለመጠበቅ የበርገር ምግብን በምን ያህል ጊዜ መመገብ ይመከራል?

ምስሉ የላይን የተባለ የሞባይል አፕሊኬሽን አርማ ነው። ከኋላው አረንጓዴ የሆነ የንግግር መልዕክት አረፋ ውስጥ በደማቅ አረንጓዴ "ላይን" የሚል ጽሑፍ አለ። ይህ አርማ የመልዕክት መላላኪያ አፕሊኬሽን ነው። ይህ የላይን አፕሊኬሽን በዋነኝነት የሚጠቀመው በየትኛው የዓለም ክፍል ነው?

በሃገራችን ውስጥ በጣም ብዙ ታዋቂ የባህል ዘፋኞች አሉ። ከነሱም መካከል አንዱ ሃይለየሱስ የተባለው ዘፋኝ ነው። በዚ መሰረት እናንተ ምታቁትን የባህል ዘፋኝ ጥቀሱ?

ብዙ ሰዎች ነጭ ባህላዊ ልብሶችን ለብሰው በአረንጓዴ ሜዳ ላይ እየጨፈሩ ነው። ሁለት ሴቶች የራስ መሸፈኛና ከወገባቸው ላይ ረጅም አረንጓዴ ሣር ለብሰው እጅ ለእጅ ተጨባብጠዋል። ከበስተጀርባ የኢትዮጵያ ባንዲራ ያለበት መድረክ አለን?

ባህር እያቃረጡ የሚጋዙ ሰወች በስደት ላይ ናቸው አደጋ ላይ ያሉ ስደተኞች ከሚሰማሩት የባህር ጉዞዎች ውስጥ በጣም አደገኛው መንገድ የትኛው ነው?

ጥቅጥቅ ያለ ጫካ በሆነ አካባቢ፣ ትልቅ ማጓጓዣ መኪና እና ክሬን የተሰበሰበውን ነፋስ የሚጠቀም የኃይል ማመንጫ ገላውን ሲጭን፣ ይህ የግንባታ ሂደት ለአካባቢው አረንጓዴ የኃይል ልማት ምን ያህል ወሳኝ ነው?

አጫጭር ሳሮች ያሉበት ቢጫ መሬት ላይ በጣም ብዛት ያላቸው ፈረስ የሚጋልቡ ሰዎች ወደ ፊት እየመጡ ነው። ከብዛታቸው የተነሳም አቧራው ተነስቷል። ይህ አይነት ባህል የምን አካባቢ ባህል ነው?

ሴት ጥቁር ልብስና የባህላዊ ጌጣጌጥ ለብሳለች። ልብሱ በሸል እና በወርቃማ ዶቃዎች ያጌጠ ሲሆን፣ የእጅጌው ጫፍ የጥልፍ ንድፍ አለው። ይህ አጠቃላይ አለባበስ የሚያምር ነው?

ጥቁር ቆዳ ያለው አንቴሎፕ የደረቀ ሣር በበዛበት መሬት ላይ በፍጥነት ይሮጣል። ከፊል ነጭ ፊት እና ረጅም የተጠማዘዘ ቀንድ ያለውን የዚህ አራዊት እንቅስቃሴ በአቅራቢያው በደንብ ተነስተው ይገኛል። የዚህ አይነቱ እንስሳ የተለመደ መኖሪያ ምንድን ነው?

ከመካከለኛ እይታ አንጻር በከተማው የገበያ ስፍራ ሰዎች ሲንቀሳቀሱ ይታያሉ። አንድ ሰው ለመሸጥ ያሰበውን ዶሮ በእጁ ይዞ ወደ ፊት ሲሄድ፣ ሴቶች ደግሞ በእጃቸው የገበያ እቃ ይዘው ይጓዛሉ። በኢትዮጵያ ውስጥ በብዛት ለምን ዓይነት በዓል ነው ዶሮ የሚገዛው?

በጨለማ ውስጥ ብዙ የእንጨት ወንበሮችና ጠረጴዛዎች በብዛት አሉ። ግድግዳው በከብቶች ምስሎችና በትንንሽ የባህል ሥዕሎች ያጌጠ ነው። ትልቅ ጀበና እና የባህል መሰል ቅርጫቶች በመሃል ተቀምጠዋል። ይህ ቦታ የትኛውን ባህላዊ አገልግሎት ይሰጣል?

ባለቀለም አርማ የሰውን ዓይን ቅርጽ የሚያሳይ ሲሆን ከሱም የኤሌክትሮኒክስ መስመሮች ይወርዳሉ። ከዓይኑ በስተጀርባ ያለው ጋሻ የጥበቃን ስሜት ይሰጣል። ከሥር "የኢንፎርሜሽን መረብ ደህንነት አስተዳደር" የሚል ጽሑፍ ተጽፏል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዓላማ ምንድን ነው?

በዛፎች በተሸፈነ የእግረኛ መንገድ ላይ፣ በርካታ ሰዎች ተቀምጠው ባህላዊ መሶቦችን ይሸጣሉ። መሶቦቹ በተለያዩ ደማቅ ቀለማት ያጌጡ ሲሆኑ፣ የእግረኛ መንገዱም በጡብ ንጣፍ ያሸበረቀ ነው። እነዚህ መሶቦች በዋናነት ምን ዓይነት ዓላማ ይኖራቸዋል?

እርሻው ነጭ እና ለስላሳ በሆኑ በብዙ ጥጥ ተሸፍኖ ከመሬቱ ጋር ይዋሃዳል። ከበስተጀርባ ቡናማ እና አረንጓዴ ተራሮች በሰማያዊ ሰማይ ስር አሉ። የጥጥ ምርት በኢትዮጵያ የትኛው ኢንዱስትሪ ላይ ከፍተኛ አስተዋፅኦ አለው?

በአበቦች እና ሻማዎች ያጌጠ ባህላዊ መድረክ ለሥነ-ሥርዓት ተዘጋጅቷል። የሸክላ ዕቃዎች፣ ወንበሮች፣ እና የቡና ማቅረቢያ ዕቃዎች ከፊት ተደርድረዋል። እንደ ጄበና እና መሶብ ያሉ ባህላዊ ዕቃዎች መኖራቸው የትኛውን አፍሪካዊ ባህል ሊያመለክት ይችላል?

ቤተሰብ በባህላዊ የኢትዮጵያ ልብስ ተመስሎ ቀርቧል። አባቱ ባህላዊ አክሊልና ሹራብ ሲለብስ፣ እናቲቱና ልጆቹ ደግሞ በጥልፍ ያጌጡ ጥጥ የተሠሩ ቀሚሶችን ለብሰዋል። የንጉሣዊ ቤተሰብ መልክ ያለው የቁም ፎቶ ነው። በዘመናችን ያሉ ወጣቶች የባህል ልብሶችን የመልበስ ፍላጎት እንዴት እያደገ ነው?

የተጨናነቀች ትንሽ ጀልባ ውስጥ ብዙ ሰዎች የብርቱካን ህይወት አድን ልብሶችን ለብሰዋል። ጀልባዋ በሰፊና ጥልቅ ሰማያዊ ውቅያኖስ ላይ ትጓዛለች። ከሰዎች መካከል አንዳንዶቹ ወደ ማዳን ቡድን እጅ በማውለብለብ እርዳታ እየጠየቁ ነው። የብርቱካን ልብሶቹ አስፈላጊነት ምንድን ነው?

የሚያምር አዳራሽ በነጭና በወርቃማ ቀለም ያጌጠ ሲሆን ለሠርግ ዝግጅት የተዘጋጀ ይመስላል። ይህ መድረክ እንዲህ ዓይነት የቅንጦት ዝግጅት ለማዘጋጀት የሚያስፈልገው ግምት ምን ያህል ነው?

ጠንካራ ኮንክሪት የተገነባው የኢትዮጵያ ብሔራዊ ሙዚየም ዋናውን መግቢያ ያሳያል። ሕንፃው የዘመኑን ቅርፅ የተከተለ ሲሆን፣ መሃል ላይ በስፋት ባለ ሞዛይክ ጥበብ ያጌጠ ነው። ወደ ውስጡ የሚያስገቡ አረንጓዴ ደረጃዎች አሉ፤ ይህ ታሪካዊ ሕንፃ በየትኛው ዓመት ተመሰረተ ይሆን?

ወጣት ሴቶች ችግኞችንና የሳር ተክሎችን በሳር የተሸፈነ ሜዳ ላይ እየተከሉ ነው። የቡድን አባላት በመስክ ላይ ሲሰሩ ይታያሉ። ሴቶቹ ባህላዊ ልብስ ለብሰው በአካባቢ ጥበቃ ላይ ይተጋሉ፤ ይህ ተግባር ለሃገሪቱ ምን ያህል ትልቅ አስተዋፅኦ ይኖረዋል?

ጥምጣም ያደረገ አዛውንት፣ በአንገቱ ቀይ ጨርቅ ለብሶ በሰዎች በተጨናነቀ ስፍራ መሃል ይሄዳል። በዙሪያው ብዙ ህዝብ የሚታይ ሲሆን የድምቀት ስነስርዓት ወይም በዓል ይመስላል። በዚህ በዓል ላይ ይህ ሰው የትኛውን ባህላዊ ወይም ሃይማኖታዊ ቦታ ይወክላል?

ደማቅ ቀይ ጌጣጌጥና የአንገት ልብስ ያደረገ ግራጫ ፈረስ ጋላቢውን ተሸክሞ በሰዎችና በሌሎች ፈረሶች መካከል ቆሟል። ፈረሱ በሁለት እግሮቹ ላይ ቆሞ የፈረስ ግልቢያ ችሎታን ያሳያል። ይህ ምን ዓይነት ባህላዊ ክብረ በዓል ነው?

ትኩስ ዝንጅብልና እርድ፣ እንዲሁም የደረቀ ዱቄታቸው እና ቀረፋ ይታያል። እነዚህ ቅመሞች በባህላዊ ሕክምና ውስጥ በብዛት ጥቅም ላይ የሚውሉት ለምን ዓይነት የጤና ጠቀሜታዎች ነው?

የሙዝ ሰብል ፍሬው ከግንዱ ላይ ተንጠልጥሏል። ፍሬዎቹ አረንጓዴና ያልደረሱ ናቸው። ትልቅና ሰፋ ያለ የሙዝ ቅጠል ሥር ይገኛል። ከታች የሙዝ አበባ አለ። ሰማዩ ሰማያዊ ነው። የሙዝ ልማት ቦታ ነው። ሙዝ በኢትዮጵያ በብዛት የሚመረተው በየትኞቹ የሀገሪቱ ክፍሎች ነው?

ከእንጨት በተሠራ ክፍል ውስጥ መምህር ለተማሪዎች ሲያስተምር ያሳያል። መምህሩ ነጭ ካፖርት ለብሷል፤ ተማሪዎቹ ደግሞ በእንጨት ጠረጴዛና ወንበር ተቀምጠዋል። ክፍሉ የተፈጥሮ ብርሃን አለው። ይህ ሁኔታ የትምህርትን አስፈላጊነት ያሳያልን?

አብዛኞቹ ሰዎች ሴቶች ሲሆኑ ክፍት ቦታ ላይ ለጸሎት የተሰበሰቡ ነው፤ በከፊል ደግሞ ሰማያዊ ትከሻ ላይ የተጠመጠመ ጨርቅ አለ። ይህ ትልቅ ስብስብ የትኛውን የሃይማኖታዊ በዓል ሲያከብር ሊሆን ይችላል?

ነጭ ጎድጓዳ ሳህን ውስጥ ጥቅጥቅ ያለና ቡናማ ቀለም ያለው ምግብ አለ። ምግቡ የማር ወለላ የሚመስል ቅርጽ ያለው ሲሆን በሹካ ተቆፍሯል። ምግቡ በቅርጽና በአቀራረብ ከኢትዮጵያ ባህላዊ ምግቦች አንዱ ነው ወይስ?

ብዙ ሰዎች በአንድ ትልቅ ቀይ መሶብ ላይ የተዘጋጀ የአማርኛ ባህላዊ ምግብ በጋራ ሲመገቡ ይታያል። መሶቡ በእንጀራ ላይ ወጥ፣ እንቁላል እና ሌሎች ቅመሞች ተቀምጠውበታል። ተመጋቢዎቹ በቀኝ እጃቸው እየቆረሱ ነው።

አራት ጓደኛሞች በባህላዊ የመመገቢያ ስፍራ ውስጥ ተቀምጠዋል። በፊታቸው እንጀራ እና ወጥ በያዙ ትልልቅ መሶቦች ላይ ምግብ ቀርቧል። ሁለቱ ወንዶች ግራጫ እና ጥቁር ልብሶችን ለብሰዋል። ይህ አይነት ቦታ ብዙውን ጊዜ የትኛው የኢትዮጵያ ምሽት ይበልጥ የሚጨናነቀው ይሆናል?

በደማቅ ሮዝ ብልጭታዎች የተሞሉ ሁለት ግልጽ እጀታዎች ያላቸው የሲሊኮን ብሩሾች በመስቀለኛ መንገድ ተቀምጠዋል። ለስላሳ እና ለቆዳ ተስማሚ የሆኑት የብሩሽ ራሶች ለመዋቢያነት ማስኮችን ለመቀባት የሚያገለግሉ ናቸው። የሮዝ ብልጭታዎች በብሩሾቹ ውበትና ተግባር ላይ ምን ዓይነት ሚና ይጫወታሉ?

ከጫማዎቹ መካከል ባለ ወርቃማ መቆሚያ ላይ የተቀመጠች ትንሽ አረንጓዴ ተክል ለፎቶው ተጨማሪ ውበት ሰጥታለች። ጫማዎቹ እና ተክሏ በነጭ ዳራ ላይ የተቀመጡ ሲሆኑ፣ ይህም የጫማዎቹን ቀለም እና ቅርፅ አል።

እርጥብ እና ጭቃማ በሆነ የውጭ ገበያ ውስጥ ሻጮች ትኩስ አትክልቶችን መሬት ላይ ዘርግተው ይሸጣሉ። በአብዛኛው ሴቶች ጎመን የሚመስል አረንጓዴ ቅጠል ሲያስተካክሉና ሲያቀርቡ፣ ደንበኛ ደግሞ ፕላስቲክ ከረጢት ይዞ ቆሟል። እነዚህ አይነት አትክልት ገበያዎች ለከተሞች ነዋሪዎች ምን ጥቅም አላቸው?

በስተፊት ከእንጨት የተሰራ አጥር ይታያል፤ የበስተጀርባው ሰማይ ደብዘዝ ያለ ሰማያዊ ሆኖ ዛፎች እና ቁጥቋጦዎች ከቀኝና ከግራ አሉ። ይህ ትልቅ ቤት በየትኛው የኢትዮጵያ ክፍል የሚገኝ ይመስላል?

ሊፍቶቹ ክብ ቅርጽ ያላቸው ሲሆን በጥቁር አሞሌዎች በተገጠመላቸው የማንሳት መስመር ላይ ይጓዛሉ። የሊፍቶቹ ውስጥ ሰዎች አሉ፤ ይህ ሊፍት የሚገኘው በየትኛው አይነት ህንፃ ውስጥ ሊሆን ይችላል?

አንድ አረጋዊ ገበሬ ነጭ ሻማ ለብሷል። ከኋላው ሁለት በሬዎች ጥቁር መሬትን ሲያርሱ ይገኛሉ፤ ሌላኛው ሰውም በእርሻው ላይ ይሰራል። አካባቢው አረንጓዴ እና ጭጋጋማ በሆነ ሰማይ የተሸፈነ ነው። በኢትዮጵያ ውስጥ የበሬዎች እርሻ በብዛት የሚተካው በምን ዓይነት ቴክኖሎጂ ነው?

በመሃል ሁለት ሰማያዊና አንድ አረንጓዴ ቀለም ያላቸው የከተማ ቀላል ባቡሮች በባቡር መስመር ላይ ቆመዋል። በላያቸው የኤሌክትሪክ መስመሮች የሚታዩ ሲሆን ከበስተጀርባው የባቡር ጣቢያ መጋዘን የሚመስል ትልቅ ህንጻ ይታያል። ሰማዩ ጠራ ያለ ሰማያዊ ነው።

የሠርግ ሥነ ሥርዓት ዋና ጠረጴዛን ያሳያል። ጠረጴዛው በብዙ ነጭ ጽጌረዳዎች፣ ወርቃማ ጌጦችና ሻማዎች በሚያምር ሁኔታ ተዘጋጅቷል። ረጅም ነጭ መጋረጃ ከበስተጀርባ አለ። ይህ ዝግጅት ምን ያህል ወጪ አውጥቶ ይሆን?

ሁለት ከሳር የተሠሩ ጀልባዎች ወይም ታንኳዎች በውኃ ውስጥ ተንሳፍፈው አሉ። በቀኝ በኩል ባለው ታንኳ ውስጥ አዲስ የተያዙ ዓሦች ተቀምጠዋል፣ እንዲሁም የእንጨት መቅዘፊያ በታንኳው ላይ ተደግፎአል። እነዚህን ታንኳዎች የሚጠቀሙ ሰዎች ዓሣ የሚያጠምዱት በየትኛው የውኃ አካል ነው?

በአለማችን በጣም ብዙ አይነት የአይጥ ዝርያዎች አሉ። ሁሉም በቀለም የተለያዩ ናቸው። ጥቁር፣ ግራጫ፣ ነጭ፣ ቡኒ እና የመሳሰሉት ይገኙበታል። አይጥ የቤት እንሰሳ ናት ወይስ የዱር?

ለጥቆችና ደማቅ አረንጓዴ ቅጠል ያላቸው ተክሎች በተሰለፈ መስመር በመሬት ውስጥ በቅለዋል። መሬቱ ጨለማማና ለም መስሏል፤ በስተጀርባ ተጨማሪ እጽዋት ይገኛሉ። ዝቅተኛው የብርሃን ሁኔታ የጸሐይ መጥለቅን ያመለክታል; እነዚህ ተክሎች ለመሰብሰብ ደርሰዋል?

ሁለት ሴቶች በይፋዊ ቢሮ ውስጥ አንዱ በዘመናዊ ሌላኛው በባህላዊ የኢትዮጵያ ልብስ ለብሰው ቆመዋል። ከበስተጀርባ የኢትዮጵያ ባንዲራ እና የገቢዎች ሚኒስቴር አርማዎች አሉ። ከጀርባ ያለው የኢትዮጵያ ገቢዎች ሚኒስቴር ዋና ዓላማ ምንድን ነው?

አንዲት ሴት እጆቿን ከፍ አድርጋ በብር ቀለም ባለው የደህንነት መፈተሻ ማሽን ውስጥ ቆማለች። አንድ የደህንነት ሰራተኛ ሰማያዊ ዩኒፎርም ለብሳ ማሽኑን ትቆጣጠራለች። ሌላ ሰራተኛ በስተጀርባ በዴስክ ላይ አለ። ይህ የደህንነት ፍተሻ የሚካሄደው የትኛው ቦታ ነው?

የሚታዩት ድምፃዊውና አጃቢዎቹ ባህላዊ ልብስ ለብሰዋል። ይህ የትኛው የኢትዮጵያ ባህላዊ ሙዚቃ ዓይነት ነው? በዚህ ዓይነት ሙዚቃ ውስጥ ዋነኛው የሙዚቃ መሣሪያ ምንድን ነው?

የጨለማ ቡኒ ቀለም ያለው ረዥም የመስተዋት ቁምሳጥን ክፍት በሆነ አውደ ጥናት ውስጥ ወለል ላይ ተቀምጧል፤ ቁምሳጥኑ ከታች መደርደሪያዎች ያሉት ሲሆን፣ ከበስተጀርባው ደግሞ ሌሎች ያልተጠናቀቁ የእንጨት ውጤቶች ይታያሉ። ይህ ቁምሳጥን ለመኝታ ክፍል ምን ያህል ጠቃሚ ነው?

ባለ አንድ ክር ያለው፣ ካሬ ቅርጽ ያለው የሰሌዳ አካልና ቡናማ መያዣ ያለው የሙዚቃ መሣሪያ በስዕል ቀርቧል። መሣሪያው በታምቡር ሲመታ የሚመስል ድምፅ ያወጣል፤ ይህ መሣሪያ በኢትዮጵያ በምን ስም ይታወቃል?

ቀለሞች ያሉት የኬሚካል ንጥረ ነገሮች ሠንጠረዥ ነው። ንጥረ ነገሮቹ በብሎኮች ተከፋፍለዋል። ብረቶች፣ ብረታማ ያልሆኑ እና ኖብል ጋዞች በልዩ ቀለማት ቀርበዋል። የቡድን እና የፔርየድ ቁጥሮች በላይ እና በግራ በኩል አሉ። አረንጓዴ ቀለም ያላቸውት ንጥረ ነገሮች የትኞቹ ናቸው?

የዛፍ ላይ ፍሬዎች በቅርበት ቀርበዋል። ፍሬዎቹ ቀይ እና አረንጓዴ ቀለም ያላቸው ክብ ቅርጽ አላቸው፣ በዛፍ ግንድ ላይ ጥቅጥቅ ብለው ተንጠልጥለዋል። እነዚህን ፍሬዎች አብዛኛው የኢትዮጵያ ህዝብ ለምግብነት ይጠቀማቸዋልን?

ይህ ምስል የዘመናዊ ሕንፃን ያሳያል፤ በሕንፃው ላይ 'ዳሽን ባንክ' የሚል የባንክ ስምና ስለ ጥርስ ሕክምና (Dental Implants Specialty) የሚገልጹ ማስታወቂያዎች አሉ። ይህ በኢትዮጵያ ውስጥ ያሉ የንግድ ተቋማት አገልግሎቶቻቸውን ለማስተዋወቅ በምን ያህል መጠን ዘመናዊ ዘዴዎችን ይጠቀማሉ?

ብዙ ጥቁርና ቡናማ የእንጨት ወንበሮችና ጠረጴዛዎች በውስጥ የሚገኙ ሲሆን፣ ግድግዳው ላይ ደግሞ የኢትዮጵያ ሥዕሎችና የባህላዊ ቤቶችን የሚመስሉ ክፍሎች ይገኛሉ። ይህ ምግብ ቤት ወይም ካፌ በየትኛው ከተማ ይገኛል?

አዲስ አበባ ውስጥ በሚገኝ የነዳጅ ማደያ ጣቢያ ሠራተኞች ቀይ ልብስ ለብሰው ሲሠሩ፣ ከበስተጀርባ ምግብ ቤት አለ። ማደያውና ምግብ ቤቱ የትኛው የመንገድ ላይ ስም ነው?

ጥቁር አረንጓዴ ሲሆኑ፣ ግንዶቹ ደግሞ ፈካ ያለ አረንጓዴ ናቸው። የብሮኮሊው መዋቅር እና ቀለም በግልጽ ይታያል። ብሮኮሊ በኢትዮጵያ የምግብ ባህል ውስጥ በብዛት የሚያገለግለው በምን ዓይነት የምግብ ዝግጅት ነው?

በአዲስ አበባ የሚገኘውን የትምህርት ሚኒስቴር ህንፃ እና ከፊት ለፊቱ ያለውን ታሪካዊ ሐውልት ያሳያል። ሕንፃው ሰማያዊና ነጭ ሲሆን ሐውልቱ ደግሞ ረጅም ነው። ይህ የትምህርት ሚኒስቴር ህንፃ መቼ ነው የተገነባው?

ደማቅ ሐምራዊ ግድግዳ ፊት ለፊት በሚገኝ ነጭ ገጽ ላይ፣ ትልቅ፣ የደረቀ እና አድናቂ ቅርጽ ያለው የዘንባባ ቅጠል በሞዛይክ በሚመስል ነጭ የአበባ ማስቀመጫ ውስጥ ቆሟል። ይህ የደረቀ ቅጠል በተፈጥሮው ምን ያህል ትልቅ ይሆናል?

ነጭ ቀለም ያለው ትልቅ ሪሶ ሲዘድ መቶ ዱፕሊኬተር ማሽን በጠረጴዛ ላይ ቆሟል። በጥቁር የፊት ክፍል ላይ የቁጥጥር ፓናልና የአዝራሮች ስብስብ አለው። ማሽኑ የሰነድ ቅጂዎችን ለመስራት ይረዳል። ዱፕሊኬተር ማሽኖች ብዙውን ጊዜ የሚጠቀሙት የትኞቹ ቦታዎች ላይ ነው?

ከአዲስ ከተማ ዳራ ፊት ለፊት በቆሙ ስምንት ወጣት ወንዶች እና ብስክሌቶች አሉ። ወጣቶቹ የተለያየ ልብስ የለበሱ ሲሆን፣ አብዛኞቹ ወደ ግራ በኩል እየተመለከቱ ነው፤ ይህ ቡድን ብስክሌት እየነዳ የከተማውን አየር ሲቀበል ነው?

አንድ ግለሰብ ነጭ ልብስ ለብሶ፣ ቀይ ጌጥ ያለበት ግራጫ ፈረስ ላይ በሁለት እግሩ እንዲቆም አድርጎታል። ፈረሱና ግልጋዩ በቀይ ጸጉር መሰል ማስጌጫዎች ያሸበራቁ ናቸው። ድርጊቱ የሚካሄደው በሰፊ ሜዳ ላይ ነው። ይህ ክስተት ምን ይባላል?

አንድ የጭነት መኪና በብዙ ቀይና ነጭ ቀለም የተቀባ ባልዲዎች ተጭኖ ቆሟል። ከኋላ አንድ ወንድና አንዲት ሴት ቆመው ሲታዩ፣ ባልዲዎቹ ለህንጻ ቀለም የሚያገለግሉ ይመስላል። እነዚህን ያህል ብዙ ባልዲዎች የያዘው መኪና የትኛውን ትልቅ የህንጻ ግንባታ ፕሮጀክት ለማገልገል ይሄዳል?

እላዩ ላይ የተቆራረጠ አረንጓዴ ቃርያ ያለበት እንቁላል ፍርፍር በመጥበሻ ላይ አለ ፤ ጥያቄ እንቁላል ፍርፍር ለሰውነታችን ምን አይነት ጥቅምን ይሰጣል?

ሱፐርማርኬት ውስጥ ያሉ መደርደሪያዎች በልዩ ልዩ የከረሜላና ቸኮሌት ዓይነቶች ሞልተዋል። እንደ ስኒከር፣ ሪስስ፣ ሚልኪ ዌይ፣ ሄርሼይስና ኪት ካት ያሉ ታዋቂ ምርቶች በሳጥን ተደርድረ ነው፡፡ የትኛው የቸኮሌት ዓይነት በጣም ውድ ነው?

ከቢጫ ጀርባ ጋር ነጭ የሙት መንፈስ ቅርጽ ያለበት አርማ ከጥቁር 'ስናፕቻት' ከሚል ስም ጎን ይታያል። የሶሻል ሚዲያ መተግበሪያ አርማ ነው። ቃሉ እና አርማው ግራጫማ ዳራ ላይ ጎልተው ይታያሉ። ስናፕቻት የሚለው ሶሻል ሚዲያ በብዛት ለምን አገልግሎት ይውላል?

በመድረክ ላይ የቆሙ ብዙ ወንዶችና ሴቶች ባህላዊ ልብሶችን ለብሰው ሲጨፍሩ እና በስተግራ ያሉ ወንዶች አረንጓዴ ሱሪና ነጭ ሸሚዝ አድርገዋል። በስተቀኝ ያሉ ሴቶች የተለያዩ ነጭና ወይንጠጅ ልብሶች ለብሰዋል። ትዕይንቱ ምን ዓይነት ባህላዊ ጭፈራን የሚያሳይ ሊሆን ይችላል?

ወንዶቹ ሸሚዝ እና አጭር ሱሪ ለብሰዋል፤ ሴቶቹም የሀገር ልብስ ለብሰዋል። ዋሽንት እና ከበሮ የሚጫወቱ ሙዚቀኞች ከበስተጀርባ አሉ። ከፊት ለፊት ተመልካቾች በጨለማ ተቀምጠዋል። በኢትዮጵያ የትኛው የባህል ማዕከል ውስጥ ይህ ትርኢት በብዛት ይገኛል?

በአንድ የባህል ምግብ ቤት ውስጥ፣ ብዙ ሰዎች በጠረጴዛዎች ዙሪያ ተቀምጠው ምግብ እየበሉ እና ወይን ሲጠጡ ይታያል። ከቀርከሃ የተሠራ ጣሪያ እና የተሰሩ እንጨት ወንበሮች የኢትዮጵያ ባህላዊ ከባቢ አየር ይፈጥራሉ። ይህ ዝግጅት የትኛው የጋራ የሆነ የኢትዮጵያ በዓል ሊሆን ይችላል?

ይህ ምስል የፍራፍሬ መሸጫ ሱቅ ያሳያል። ሙዝ በገመድ ተሰቅሏል፣ ብርቱካን በከረጢት ታሽጓል፣ ሌሎችም እንደ ፖም፣ ወይን እና ማንጎ በመደርደሪያ ላይ ተደርድረዋል። ይህ የፍራፍሬ ንግድ በአዲስ አበባ የገበያ እንቅስቃሴ ላይ ምን ያህል ተፅእኖ አለው?

አንድ ጥንድ ጥቁር የቆዳ ጫማዎች በነጭ ጠረጴዛ ላይ ተቀምጠዋል። ጫማዎቹ የቢዝነስ ወይም የቄንጥ መልክ አላቸው። ከበስተጀርባ በወርቃማ ማስቀመጫ ውስጥ የተቀመጠ ትንሽ የጌጥ ተክል ይገኛል። በኢትዮጵያ ቆዳ ለጫማ ማምረቻ የሚያገለግለው እንዴት ነው?

ይህ ምስል ቀይ ጣሪያና ክሬም ግድግዳ ያላቸው ተመሳሳይ ዘመናዊ ቪላ ቤቶችን ያሳያል። የቤቶቹ ግቢ በአረንጓዴ የአትክልት ስፍራዎች ያጌጠ ነው። ይህን ዓይነት የተደራጀ ሰፈር ለከተማ ልማት ያለው አስተዋጽዖ ምንድን ነው?

ጥቁርና ነጭ በሆነው ፎቶ ላይ፣ ብዙ ፈረሰኛ ወታደሮች በፈጣን ግስጋሴ እየጋለቡ ይገኛሉ። ወታደሮቹ ረዣዥም የጦር መሳሪያዎችን ይዘው በሸለቆው በኩል ሲዘምቱ፣ ከበስተጀርባ ጥቅጥቅ ያሉ ዛፎች አሉ። እነዚህ ወታደሮች በየትኛው ታሪካዊ ዘመቻ ውስጥ እየተሳተፉ ነው?

የማይዝግ ብረትየኤሌክትሪክ ማንቆርቆሪያ (ኬትል) በጠረጴዛ ላይ ተቀምጧል። ጥቁር እጀታ፣ ክዳን እና መሰረት አለው። በቀይ መብራት አጠገብ ጥቁር ገመድ ከመሰረቱ ጋር ተያይዟል። ከኋላው መስኮት እና መጋረጃዎች ይገኛሉ። ይህ ማንቆርቆሪያ ውኃ የሚፈላበትን ኃይል ከየት ያገኛል?

የኢየሱስ ክርስቶስን ስቅለት ሲሆን፣ በጎን በኩል የእመቤታችንንና የቅዱስ ዮሐንስን ምስል ይዟል። እንዲህ ዓይነቱ ሃይማኖታዊ ሥዕል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምን ያህል ትልቅ ቦታ አለው?

ቀረጻ ስቱዲዮ ውስጥ አንድ ወጣት ጥቁር ሹራብ ለብሶ ከበሮና የሚያብረቀርቅ አረንጓዴ ጊታር አጠገብ ተቀምጧል። ይህ ሰው ሙዚቃ ቀማሪ ነው ወይስ ዘፋኝ?

በቅዱስ ስፍራ ውስጥ ምዕመናን በነጭ ልብስ ለብሰው ሃይማኖታዊ ሥነ ሥርዓት ሲያከናውኑ ይታያሉ፤ ካህናት በመሃል ከበሮ እየመቱና ጸሎት እያደረጉ መሪነት ሲሰጡ፣ የግድግዳ ሥዕሎችም ያጌጡበታል። በውስጣቸው የሚታየው የአምልኮ እና የህብረት ስሜት ምን ያህል ጥልቅ ነው?

ከቀይ የብረት ማሽን ውስጥ አንድ ሰው በጓንት ትልቅ እንጨት ሲያስገባ አለ። እንጨቱ በመሳሪያው እየተፈጨ ከላይ በአየር ላይ እየረጨ ነው። ማሽኑ በጎማዎች ላይ ቆሞ አረንጓዴ ቁጥቋጦዎች ከበስተጀርባ አሉ። ይህ ማሽን ለግብርና ስራ ይውላል?

በላሊበላ ከተማ ከድንጋይ ተፈልፍሎ የተሠራ ጥንታዊ ቤተ ክርስቲያንን ያሳያል። ቤተ ክርስቲያኑ በግዙፍ ድንጋይ ጉድጓድ ውስጥ ይገኛል፣ ግድግዳውም ቀይ-ቡኒ ቀለም አለው። የአምልኮ ቦታው ትልቅ ታሪካዊ ዋጋ አለው?

ይህ ምስል ሰማያዊውን የከባቢ አየርና ነጭ ደመናማ ምድርን ከበስተጀርባ አድርጎ የሚሽከረከር ትልቅ የጠፈር ሳተላይት አለ። ሳተላይቱ አንጸባራቂ ብረታማ አካልና የፀሐይ ኃይል ሰብሳቢ ክንፎች አሉት። ይህ ሳተላይት ለየትኛው የምድር አገልግሎት ይሰራል?

የእግር ኳስ ግጥሚያ ሜዳ ላይ አራት ተጫዋቾች ኳስ ይዘው ይሮጣሉ። ሁለቱ ነጭና ብርቱካን፣ ሁለቱ ደግሞ ቢጫና ቀይ ማሊያ ለብሰዋል። ከበስተጀርባ ሰማያዊ ስታዲየም ወንበሮች አሉ። ተጫዋቾቹ በፍጥነት ኳሱን ይከተላሉ። በኢትዮጵያ ውስጥ ታዋቂ የእግር ኳስ ክለቦች ምን ምን ናቸው?

ከተጨናነቀ መንገድ ዳር፣ በተሰለፉ ሰማያዊ፣ ነጭ እና ሐምራዊ በሆኑ ትናንሽ ፕላስቲክ ወንበሮች በአስፓልት ላይ በሚገኝ የእግረኛ መንገድ ጠርዝ ላይ ተቀምጠዋል፣ ከበስተጀርባ ብዙ ህንፃዎችና በጎዳናው ላይ የቆሙ ተሽከርካሪዎች አሉ፣ ይህ ቦታ ለምን ዓይነት የንግድ ሥራ ያገለግላል?

አንድ ሰው በትልቅ የውሃ አካል ላይ ከግንዱ የተሰራ ታንኳ መሰል ጀልባ ውስጥ ተቀምጧል። ሰውየው በውሃው ላይ ለመጓዝ ቀዘፋ ይጠቀማል። ከበስተጀርባው አረንጓዴ ዛፎች ያሏት ደሴት በሰማያዊና ድብዘዝ ያለ አድማስ ላይ ትታያለች።

ረዣዥም ጠረጴዛዎች በነጭ የጠረጴዛ ልብሶች ተሸፍነው፣ በባህላዊ የጥልፍ ስራና በቅርጫት የአበባ ማስቀመጫዎች ያጌጡ ናቸው። በጠረጴዛዎቹ ላይ የተደረደሩት ስንዴ የሚመስሉ የደረቁ ተክሎች በክብረ በዓሉ ላይ ምን ዓይነት ምሳሌያዊ ትርጉም ይኖራቸዋል?

በጣም ያረጀ የሚመስል ጥንታዊ መጽሐፍ በቅርበት አሉ። መጽሐፉ ቆዳማ ቡናማ ቀለም ያለው ሽፋን አለው። በሽፋኑ ላይ ጥንታዊ በሆኑ ፊደላት የተጻፉ ጥቁር እና ቀይ መስመሮች ይታያሉ። የገጾቹ ጫፎች በአራት የታጠፉ ምኖች ታስረዋል?

አረንጓዴ እና ሰማያዊ ቀለም ባለው ፖስተር ላይ የኮሮና ቫይረስ መከላከያ ስድስት መንገዶች በስዕልና በጽሑፍ ቀርበዋል። በክርን ማስነጠስ፣ አለመጨባበጥ እና የርቀት መቆጣጠር ዋነኛዎቹ ጥንቃቄዎች ናቸው። እነዚህን እርምጃዎች በመከተል ጤናን መጠበቅ ይቻላል?

ጥቁር የጨርቅ ወታደራዊ ቅርጽ ያለው ኮፍያ በንጹህ ነጭ ዳራ ላይ ብቻውን ተቀምጧል። ኮፍያው ለካምፕ ወይንም ለዘመናዊ የጎዳና ላይ ፋሽን የሚውል ቀጥ ያለ ጠርዝ አለው። ይህ ዓይነቱ ኮፍያ በኢትዮጵያ ወታደራዊ ልብስ ውስጥ ምን ዓይነት ፋይዳ አለው?

ሁለት ነጭ የሲሊኮን መዋቢያ ብሩሾች እርስ በእርሳቸው ተሻግረዋል። እጀታዎቹ ግልጽ ሲሆኑ በውስጣቸው ሮዝ ቀለም ያላቸው የሚያብረቀርቁ ፍንጣቂዎች አሉ። የብሩሾቹ የላይኛው ክፍል ብርማ ሲሆን ጫፎቹ ጎበጥ አሉ። ምን ለመቀባት ያገለግላሉ?

በመሬት ላይ ብዙ የፖለቲካና የጦርነት ምስሎች ያሉባቸው ጋዜጦችና መጽሔቶች ተደርድረዋል። በአማርኛ ቋንቋ የተጻፉ ጽሑፎች ሲኖሩ፣ አንዳንድ መጽሔቶች ላይ የኢትዮጵያ ባንዲራና የትራምፕ ፎቶ ይታያል። በእነዚህ መጽሔቶች የሚነሱ የፖለቲካ ጉዳዮች በኢትዮጵያ ህዝብ መካከል ምን ያህል ትኩረት ይሰጣቸዋል?

ትንሹ ግልገል የጎልማሳውን ዝንጀሮ ጀርባ አጥብቆ እንደያዘ ሲታይ፣ ሁለቱም ጫካ በሚመስል አረንጓዴ ተክሎች መካከል ይገኛሉ። ዝንጀሮ ግልገሉን በጀርባው የሚሸከመው ድርጊት፣ በእንስሳት ዓለም ውስጥ በእናትና በልጅ መካከል ያለውን ምን አይነት ጠቃሚ ተግባር ወይም ግንኙነት ሊያሳይ ይችላል?

በምሽት የተነሳ የአየር ላይ ምስል በኦቫል ቅርጽ የተሠራ የመንገድ መታጠፊያ ነዉ። የአረንጓዴ ተክሎች ስፍራ በብርሃን ያጌጠ ሲሆን በመንገዱ ዙሪያ ቢጫ የመንገድ ምልክትና መብራቶች አሉበት። አካባቢው በጨለማ ዛፎች ተከቧል። የመንገድ መብራቶቹ ምን ያህል ብርሀን ይሰጣሉ?

አንድ ባለ ብዙ ቀለም ወፍ በቅርንጫፍ ላይ ተቀምጧል። ደማቅ ሰማያዊና ብርቱካናማ ላባዎች ሰውነቱን አሸብርቀውታል። ረጅም ጥቁር ምንቃር አለው። ወፉ በደንብ ያተኮረ ሲሆን ከበስተጀርባ ያለው ቀለም ወርቃማ ይመስላል። ይህ ወፍ አብዛኛውን ጊዜ የሚኖረው የት አካባቢ ነው?

ክብ ሰማያዊ ዳራ ያለው የኮሌጅ ሎጎ ይታያል:: በመሃል ትልቅ ቀይ "GT" ፊደሎች እና ከስር "GT COLLEGE" ተብሎ በእንግሊዝኛ ተጽፏል:: ከላይም በአማርኛ የኮሌጁ ስም ተጽፏል::

እንጀራ ላይ የተዘጋጀ ደማቅ ቀለም ያለው የኢትዮጵያ ክትፎ ፈትፈት ወይም ፉል ያሳያል። የተከተፈ ቲማቲም፣ ሽንኩርት፣ ቃሪያ እና ጎመን የመሰሉ ነገሮች በብዛት አሉ። አንዲት ሴት ከበስተጀርባ በስልክ ታወራለች። ምግቡ የቬጀቴሪያን ነው?

ከቀይ ክብ ፍሬም ውስጥ አንድ ጥንታዊ ጃንጥላ፣ አተም የሚመስል ቀይ ምልክት፣ የተከፈተ መጽሐፍ እና ተፈጥሯዊ ገጽታ ያለው የውሃ አካል ያለው የአንጅባራ ዩኒቨርሲቲ አርማ፣ በትምህርት ተቋምነቱ ምን አይነት ትልቅ ሃሳብንና እሴቶችን ይወክላል?

አሥር ወንዶች ነጭና ቡናማ ቀለም ያለው ባህላዊ ልብስ ለብሰው ወንዝ ዳር በሚገኝ አለትማ ቦታ ላይ ቆመዋል። የሃይማኖት መሪዎች ወይስ ሽማግሌዎች ይመስላሉ። ይህ ሥፍራ በኢትዮጵያ ውስጥ ከየትኛው ሃይማኖታዊ ወይም ባህላዊ የውኃ ሥርዓት ጋር ሊያያዝ ይችላል?

ከመለያው 'ዳንኪራ' የሚለው ጽሑፍ የተቀመጠበት የወይን ኮክቴል መጠጦች የማስታወቂያ ፎቶግራፍ ቀርቧል። መጠጦቹ በቢጫ እና ቀይ ዳራ ላይ በፈሳሽ ፍንጣቂ ውስጥ የተነሱ ናቸው። ሁለቱም ጠርሙሶች 6% የአልኮል መጠን አላቸው። ፍራፍሬዎችም አብረው ይታያሉ። የዳንኪራ የወይን ኮክቴል ምርት አምራች ማን ነው?

ይህ ቅርብ ምስል በጣም ትኩስና እርጥበት ያለው፣ ደማቅ አረንጓዴ ሰላጣ ያሳያል። ቅጠሎቹ ጥቅጥቅ ብለው ተቀምጠዋል። ይህን ዓይነት ሰላጣ በጤናማ አመጋገብ ውስጥ ያለው ፋይዳ ምንድነው?

ሁለት ጥቁር የብረት የግብርና መሣሪያዎች በብርሃን ወለል ላይ ተቀምጠዋል። እያንዳንዱ መሣሪያ እጀታ የሚገጠምበት ክብ ክፍል እና ሶስት የተሰሉ ሾጣጣ ጫፎች አሉት። መሣሪያዎቹ ለእርሻ ወይም ለጓሮ አትክልት አገልግሎት የሚውሉ ናቸው። በኢትዮጵያ የግብርና ሥራ ምን መጠሪያ ያለው?

ሰባት ያህል ትላልቅ ኮርማዎች በደረቅ ቢጫ ሜዳ ላይ ተሰልፈው ሳር ሲበሉ ይታያሉ። ኮርማዎቹ ረዣዥም ቀንዶች እና ቡናማና ጥቁር የቆዳ ቀለም አላቸው። ሰዎች ከኋላ ቆመው ሲመለከቱ፣ አንደኛው በትር ይዟል። እነዚህ ከብቶች የየትኛው የዘር ግንድ ሊሆኑ ይችላሉ?

ብዙ ትላልቅ፣ ባለ ሁለት ፎቅ ቢጫ ህንጻዎች ቀይ ጣራ አድርገው በተራራማ አካባቢ ተገንብተዋል። ህንጻዎቹ በመንገዶችና ባልተሸፈነ ደረቅ መሬት ተከበው አሉ። እነዚህ ህንጻዎች ምን ዓይነት ተቋም ሊያገለግሉ ይሆን?

በስተግራ በኩል ጉልላት ያለው ክብ ግንብ ሲታይ፣ ከፊት ለፊት ደግሞ የግንብ ግድግዳ አለ። ከግድግዳው ባሻገር ካሬ ቅርጽ ያላቸው ቤቶችና ረዣዥም ዛፎች አሉ። እነዚህ ቤቶች ለመጀመሪያ ጊዜ የተገነቡት በየትኛው ዘመን ነው?

ነጭ ካባ የለበሰ ዘማሪ መድረክ ላይ ማይክሮፎን ይዞ ቆሟል። አንገቱ ላይ ወርቃማ ሰንሰለት ያለው መስቀል አድርጓል። ከበስተጀርባ በነጭ ካባ የለበሱ ሁለት ሰዎች ሲቆሙ ከእነርሱ አንዱ ወንበር ላይ ተቀምጧል። ቦታው ለሃይማኖታዊ ስነ ስርዓት የተዘጋጀ ነው።

ከደረቅ ሸንበቆና ሳር በባህላዊ መንገድ የተሠሩ ሁለት ትናንሽ ጀልባዎች ውሃ ላይ ተንሳፈዋል። በአንደኛው ጀልባ ውስጥ የተያዙት አሳዎች እና የእንጨት መቅዘፊያ በግልጽ ይታያሉ። ይህ ለዓሣ ማጥመድ የሚውል ነው። በኢትዮጵያ ውስጥ በየትኛው ሐይቅ ወይም ወንዝ ላይ ይገኛሉ?

ጥቁር ዳራ ላይ የሐመልማል ቀለም ያለው "አምሳለ ስንስ" የሚል የጌዝ ጽሑፍ ተቀርጿል። ከሥር በቀይ አራት ማዕዘን ላይ የባህል የሙዚቃ መሣሪያ የሆነ ክራር በሐመልማል ቀለም ተስሏል። ክራር ለምን ዓይነት ባህላዊ ዘፈኖች ያገለግላል?

አንዲት ሴት በእጅ የሚነዳ ባለሶስት ሳይክል ላይ ተቀምጣ በፈገግታ ቁጭ ብላለች። ነጭ ሻሽ እና ቱርኩይዝ (ሰማያዊ) ልብስ ለብሳ፣ ከኋላው ከጭቃና እንጨት የተሰራ የሚመስል የገጠር ቤት አለ። ሳይክል ዓይነት አካል ጉዳተኞችን በየቀኑ እንቅስቃሴ ምን ሊረዳ ይችላል?

ሁለት ወንዶች በተፈራረሰ ወይም በግንባታ ላይ ባለው ቦታ ላይ አለትና ፍርስራሾችን በአካፋና በዱላ ሲያጸዱ ይታያሉ። የተሰነጠቀ የኮንክሪት ምሰሶ ጎልቶ የሚታይ ሲሆን፣ አንደኛው ሰውዬ ብርቱካናማ ሸሚዝ ለብሷል። ይህ የማጽዳት ሥራ በጦርነት ወይስ በህንጻ መፍረስ ምክንያት የተከሰተ ውድመትን እያሳየ ነው?

በትሪ ላይ የቀረበው የዳቦ ወይም የፍርኖ ዱቄት ምግብ (ኢንዶድ) በቅቤና በበርበሬ ተለውሶ ይታያል። ይህ አይነት ባህላዊ የኢትዮጵያ ምግብ በዋነኛነት ለየትኛው ሃይማኖታዊ ወይም ባህላዊ በዓል ነው የሚዘጋጀው?

ይህ ምስል የቡና ማፍያ ባህላዊ የሸክላ ጀበና በከሰል ፍም ላይ ተቀምጦ ያሳያል። ጀበናው ጥቁር ሲሆን፣ ጥንታዊ ቅርጽና የተቀረጸ ጌጥ አለው፤ ከላይ ደግሞ የሚነድ ሰም (ሻማ) ተለጥፏል። ይህ የቡና አፈላል ሥርዓት በኢትዮጵያ ማህበራዊ ሕይወት ውስጥ ምን ያህል ትልቅ ሚና ይጫወታል?

የተለያዩ እድሜ ያላቸው ሴቶች ነጭና ባለቀለም ባህላዊ ልብስ ለብሰው በአንድ ዝግጅት ላይ ቆመውና ተቀምጠዋል። ከፊት ለፊታቸው በርካታ ዳቦዎች በታላቅ የእንጨት ጎድጓዳ ሳህን ላይ ተደርድረው ይታያሉ። ይህ የሴቶች ስብስብና ምግባቸው ምን አይነት ባህላዊ በዓልን ያሳያል?

ወለሉ በቀይ የአበባ ፍሬዎች ተሸፍኗል፤ በአካባቢው ደግሞ በረዣዥም ብርጭቆዎች ውስጥ ነጭ ሻማዎች በርተዋል። ከበስተጀርባ ከተማው ጎላ ብሎ ይታያል፤ ርችት የሚመስል ብርሃንም ከሁለቱም ወገን ይተኮሳል። እነዚህ ምልክቶች ለተጠየቀው ሰው ምን ዓይነት ስሜታዊ ትርጉም ሊያስተላልፉ ይችላሉ?

ብርቱካናማ ክዳን ያለው ግልጽ የፕላስቲክ ባልዲ የ"ተስፋዬ የኦቾሎኒ ቅቤ" የሚል ስያሜ ይዟል። ስያሜው ላይ ኦቾሎኒ እና "ልስልስ ያለ" የሚሉ ቃላት አሉ፣ ውስጡ ልስልስ ያለ የኦቾሎኒ ቅቤ አለ። ይህ የኦቾሎኒ ቅቤ ምን ያህል ይመዝናል?

አዲስ አበባ በሚገኝ ትልቅ ሐይቅ ዳር ዘመናዊ ሆቴልና ነጭ ሕንፃዎች በተፈጥሮ አካባቢው ቆመዋል። ሰማዩ ንጹሕና ደማቅ ነው። የውሃው አካል ምን ያህል ትልቅ ነው?

በጠቆረ ቦታ ውስጥ በርካታ የመስታወት መደርደሪያዎች በጠርሙስ መጠጦች ተሞልተዋል። ከእነዚህ ውስጥ ብዙዎቹ ቢጫ መለያ ያላቸው አሬቄ የሚመስሉ ናቸው። ይህ መጠጥ ቤት ምን ዓይነት አገልግሎት ይሰጣል?

ባህላዊ ነጭ ልብሶችን የለበሱ ብዙ ሰዎች የሳር ክዳን ቤት አጠገብ ወለል ላይ በተነጠፉ ምንጣፎች ላይ ተቀምጠው ሲመለከቱ፣ በጥቁር ካባ የተሸፈነ ሰው በግምባር ቀደምትነት የቆመው፣ ይህ ሃይማኖታዊ ወይም ባህላዊ ስብሰባ ምን አይነት ታሪካዊና ማህበራዊ ትርጉም ይኖረዋል?

የብረት የእጅ አንባሮች በሰንሰለት እና ስም መፃፊያ ቦታ የተሰሩ ናቸው። ብረቱ ሲበዛ ነጭና የሚያብረቀርቅ በመሆኑ ወይ ብር ወይም ፕላቲነም ይመስላል። የብርና ፕላቲነም የእጅ አንባር በዋጋና በጥንካሬ የሚለዩት እንዴት ነው?

አንድ የብር ቀለም ያለው የጥፍር መቁረጫ ነጭ ጀርባ ላይ ተቀምጧል። የጥፍር መቁረጫው የላይኛው እጀታ ወደ ላይ ከፍ ብሎ ለመጠቀም ዝግጁ ሆኗል። የጥፍር መቁረጫው ብረት የመሰለ አንጸባራቂ ገጽታ አለው። የጥፍር መቁረጫው የትኛውን ክፍል ነው የሚቆርጠው? የ

አንድ ቡናማ አህያ ቢጫና አረንጓዴ በሆነ ክፍት ሜዳ ላይ ቆሟል። አህያው ወደ ቀኝ ዞሮ ቆሟል። ከበስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎች እና ሰማያዊ ሰማይ ይታያል። ሜዳው ላይ ምን አይነት አበቦች አሉ?

ሁለቱ ወፎች በከፍተኛ ሣር የተከበቡና አንገታቸውን ቀና አድርገው በንቃት ይቆማሉ። በምስሉ ላይ የሚታዩት ወፎች በኢትዮጵያ ውስጥ የትኞቹ እርጥብ ቦታዎች ወይም ብሔራዊ ፓርኮች ይገኛሉ?

በትላልቅ ሳሮች አጠገብ ባለ መንገድ ላይ፣ ሁለት ሰዎች የደህንነት ልብስ ለብሰው በእግር ሲሄዱ። ከዛፎች በስተጀርባ ሰማያዊ ሰማይ ይታያል። የመኪና የጎን መስታወት እና የሻንጣ ክፍል። ሰዎች ምን እየሰሩ ነው? መንገዱ የትኛው አካባቢ ይገኛል?

ሁለት ወንዶች መድረክ ላይ ቆመዋል፣ አንደኛው ጥቁር ልብስ ለብሶ ቀኝ እጁን ከፍ አድርጎ የቃለ መሃላ ስነስርዓት እየፈጸመ ነው። ሁለተኛው ሰው ቀኝ እጁን በንግግር መድረክ ላይ አስቀምጦ ልብስ ለብሷል። ይሄ ስነስርዓት በየትኛው ተቋም ነው የተከናወነው?

ከታች በግራ በኩል የባሕር ዳር ዛፎችና ውሃ ይታያሉ፤ ከታች በቀኝ በኩል ደግሞ እሳተ ገሞራ ሲፈነዳ አሉ። እነዚህ ሥፍራዎች በአብዛኛው በኢትዮጵያ ውስጥ የት ይገኛሉ?

ብርቱካንማ ቀለም ያለው ቂጣ በትልቅ ሰሌዳ ላይ አለ። ቂጣው በአራት ማዕዘን ቅርጽ የተቆረጠ ነው። ሁለት ሰፋፊ ቁራጮች ጠርዝ ላይ ተቆርጠዋል። አንዲት ሴት በነጭ ልብስ ደርባ ሰሌዳውን በእጆቿ ይዛለች። ቂጣው ደቦ ተብሎ ይጠራል። ደቦ የሚሠራው ለየትኞቹ የባህል በዓላት ነው?

ምስሉ ነጭና ሰማያዊ ቀለም ያላቸው በርካታ የፕላስቲክ ላስቲኮችን ናቸው። ላስቲኮቹ ነጭ ሲሆኑ፤ በሰማያዊ ወረቀት የታሸጉ ናቸው፡፡ "Soft and easy to clean" የሚል መለያ ያላቸው የትምህርት ቁሳቁሶች አስፈላጊነት ምን ያህል ነው?

ወጣት ወንዶች ከቤት ውጭ ባለው ሜዳ ላይ እየጨፈሩ ነው። ሁሉም ነጭ ሸሚዞችንና ቁምጣዎችን ለብሰዋል። ከወገባቸው ላይ ደግሞ ሰማያዊና ነጭ ጨርቅ ለብሰው ዳንስ እየጨፈሩ ነው። ዳንሱ ሰፊ በሆነ አረንጓዴ ሜዳ ላይ ምን እየተካሄደ ነው?

ማስታወቂያ የተለጠፈባት ወጣት ማስክ ለብሳ ቆማለች። አስፋልት ዳር በጅምላ የተደረደሩ ቀይ ሽንኩርት እና ጎመን አሉ። ማስክ የለበሱ ሴቶች አጠገባቸው ቁጭ ብለው ምርት ይሸጣሉ። ወጣቷ የምትሠራው በየትኛው ድርጅት ወይም ዘርፍ ነው?

ለስላሳ አረንጓዴ ቅጠሎች ያላቸው ብዙ ተክሎች በትልቅ እርሻ ውስጥ በተስተካከሉ ረድፎች ተተክለዋል። በአድማስ ላይ አንድ ነጭ ሕንፃ ይታያል፣ እና የውኃ ማጠጫ ቱቦዎች በጎን በኩል ተቀምጠዋል። እነዚህ ተክሎች ምን ያህል ጊዜ ውስጥ ለመሰብሰብ ይደርሳሉ?

በባህላዊ የአንገት ልብስ ላይ የብረት ሳንቲም የሚያክል ሜዳልያ ታስሯል። አንገት ልብሱ ሰማያዊ ጥቁር ክር ሲሆን ሜዳሊያዉም የብር ቀለም አለው። አንገት ልብሱ በጥቁር እና በቀይ ቀለም ያሸበረቀ ነው። ሜዳሊያው የየትኛው ዘመን ሳንቲም ነው?

የብርሃን ባንክ ማስታወቂያ ሰማያዊ እና ቢጫ ቀለሞችን ተጠቅሟል። ። ከታች 'በቴሌግራም ቻናላችን ይከታተሉ' የሚል መልእክት ተጽፏል። ከታች የቴሌግራም ምልክትና የማኅበራዊ ሚዲያ አርማዎች አሉ። የባንኩ አዲስ አገልግሎት ምንድን ነው?

አንድ ማስታወቂያ የሚያመለክተው መካከለኛ እድሜ ያላት ፈገግታ ያላት ሴት ነጭ ሻሽ ጠምጥማ በግልፅ ይታያል። ማስታወቂያው 'ሕብረት ባንክ' የሚል ጽሑፍ አለው። ባንኮች ለገጠር ማህበረሰቦች የሚያቀርቧቸው አገልግሎቶች የኑሮ ደረጃን እንዴት ያሻሽላሉ?

ድ ኢትዮጵያዊ ቀሳውስት ወይም ዲያቆን ጥቁር ልብስ ለብሰው እና ሰፋ ያለ ጥቁር ኮፍያ አድርገው አሉ። በኢትዮጵያ ባህል ውስጥ የአንድ መንፈሳዊ መሪ መልክ (እንደ ፂም እና አጠቃላይ ገፅታ) ምን አይነት ክብር እና ተቀባይነት ይሰጣል?

አንጸባራቂ ብርጭቆ ጠርሙሶች ላይ "አራዳ" የሚል ስያሜ ያለው ሶስት የተለያዩ መጠጦች በጠረጴዛ ላይ ተቀምጠዋል። ጠርሙሶቹ ቀይ፣ ቱርኩዋይዝ እና ብርቱካናማ ቀለም አሏቸው። ከበስተጀርባ በባልዲ ውስጥ የማስተዋወቂያ ወረቀት አለ፤ እነዚህ መጠጦች የየራሳቸው የሆነ ጣዕም ይኖራቸዋልን?

ማስቀመጫዎቹ ባለሦስት ደረጃ ክፍልፋዮች ሲኖሯቸው፣ በውስጣቸውም ባለብዙ ቀለም እስክሪብቶዎች፣ የብረት ማስያዣዎች እና ሌሎች የቢሮ እቃዎች በሥርዓት ተቀምጠዋል። እነዚህ ዓይነት የጽህፈት መሳሪያ ማስቀመጫዎች በቢሮ ወይም በትምህርት ቤት ጠረጴዛ ላይ ያለውን የስራ ቦታ ለማደራጀት ምን ያህል ጠቃሚ ናቸው?

ከህንጻው ፊት ለፊት በክብ ቅርጽ በተሰራ የውሃ ገንዳ ውስጥ አንድ የነሐስ ሐውልት ቆሟል። በክብ ገንዳው መካከል የቆመው የነሐስ ሐውልት የማን ወይም ምን ታሪካዊ ሰው ትሩፋት ሊያመለክት ይችላል?

አራት የቤተሰብ አባላት ነጭና አረንጓዴ ልብሶችን ለብሰው ጫካ ውስጥ ቆመዋል። እናትየው ቀይ ጸጉር ያላት ስትሆን፣ አባትየው በግራ በኩል አረንጓዴ ማስገቢያ ያለው ነጭ ሸሚዝ ለብሷል። ልጆቹም ተመሳሳይ ቀለም ያላቸው ልብሶች አድርገዋል። ይህ ባህል የትኛው ክልል ነው?

አንድ ወጣት ወንድ በዘመናዊ የጥቁር አረንጓዴ ቬስትና ሱሪ ለብሶ ተቀምጧል። ነጭ ሸሚዝ እና ደማቅ ቢጫ/አረንጓዴ ክራቫት አድርጓል። ሰውዬው በፈገግታ ቀና ብሎ ይመለከታል፣ በሰማያዊ ዳራ ላይ ባለው ሶፋ ላይ ተቀምጧል። በኢትዮጵያ ወጣቶች ዘንድ ፋሽን የሆኑ አለባበሶች ምን ምን ናቸው?

በትምህርት ቤት ግቢ ውስጥ ሰማያዊ ዩኒፎርም የለበሱ ብዙ ተማሪዎች ቆመዋል። ግቢው በአረንጓዴ ዛፎች የተከበበ ሲሆን፣ ከኋላ ቢጫና ሰማያዊ ቀለም የተቀቡ የትምህርት ቤት ሕንፃዎች ይታያሉ። ከታች በኩል አንዲት ሴት የዜና ምን እየሰጠች ነው?

ተለቅ ያሉ ሞላላ ቅርፅ ያላቸው ብዙ ኦፓል ድንጋዮች በጨለማ ዳራ ላይ ተበታትነው ይታያሉ። እነዚህ ድንጋዮች የሚያብረቀርቁ ሲሆኑ አረንጓዴ፣ ሰማያዊና ቢጫ ቀለሞች በውስጣቸው ይንጸባረቃሉ። ኦፓል ድንጋዮች በመሠረቱ ውድና የተፈለጉ ለመሆን ምን ዓይነት ልዩ ባህሪያት ሊኖሯቸው ይገባል?

ብሩህ ሰማያዊ ዳራ ያለው ፖስተር በሁለት ቀለም የተከፈለ የጭንቅላት አንጎል ሥዕል አለው። በትላልቅ የአማርኛ ፊደላት “ዓለም አቀፍ የአእምሮ ጤና ቀን” ተብሎ ተጽፏል። በአማርኛ የተጻፈው ጥቅስ ምንድን ነው? የቲክቫህ ኢትዮጵያ ሚና ምንድን ነው?

አስደሳች የውስጥ ገጽታ ያለው መጠጥ ቤት (ባር) ይታያል። ጠንካራ የእንጨት ጠረጴዛው የባህላዊ ቅርጽ ቅርጻቅርጽ ያለው ሲሆን፣ ከኋላው ብዙ የተለያዩ መጠጦች እና ቴሌቪዥን አሉ። የኢትዮጵያ ባህላዊ መጠጦች ብዙውን ጊዜ ምን ምን ናቸው?

ትንሽ ልጅ ጥቁር ፀጉሯን በሽሩባዎች አሳስራ፣ ባለቀለም ዶቃዎች አስውባለች። ጭንቅላቷ ላይ ያሉት ሽሩባዎች ባለ ሶስት ማዕዘን ቅርፅ ተሰርተዋል። ነጭ ቲሸርት ለብሳ በአረንጓዴ ሳር ሜዳ ላይ ቆማለች። ይህ የፀጉር አሠራር ስንት ጊዜ ሊቆይ ይችላል?

በርካታ የተለያዩ የምግብ ምርቶች በመደብር ውስጥ መደርደሪያዎች ላይ ተቀምጠዋል። ወተት፣ የሕጻናት ዱቄት እና ሌሎች የታሸጉ ምግቦች በጥቅልል እና በሳጥን ቅርጾች አሉ። ምርቶቹ ለደንበኞች በሚመች ሁኔታ ተስተካክለው ቀርበዋል። የትኞቹ የውጭ ሀገር ምርቶች በዋነኝነት ይሸጣሉ?

ኤሌክትሪክ አውቶቡሶች በከተማ መንገድ ላይ ተሰልፈው ያሳያል። የፊት ለፊት አውቶቡስ ግራጫ። ከበስተኋላ ቢጫና ቀይ አውቶቡሶች ይታያሉ። የአውቶቡሶቹ አጠቃቀም ለከተማው አካባቢ ተስማሚ ነው?

በዚህ ምስል ላይ በርካታ ሰዎች በአንድ የሳር ክዳን ቤት ዙሪያ በክብ ተቀምጠዋል። አብዛኞቹ ሰዎች ነጭ የባህል ልብስና ነጭ ሻሽ የለበሱ ሲሆን፣ በመሃል ጥቂት የጥቁር ልብስ የለበሱ ሰዎች ይታያሉ።

በጥሩ ብርሃን የተሞላ መደርደሪያ ላይ የተለያዩ የግል ንፅህና መጠበቂያ ምርቶች በበርካታ ረድፎች ተሰልፈዋል። የሻምፖና ኮንዲሽነር ዋጋ በምን ያህል መጠን ሊገመት ይችላል?

ሰማያዊ ያለው የመለያ ሰሌዳ አዲስ አበባ ውሀና ፍሳሽ ባለስልጣን የሚል የአማርኛ ጽሑፍ ከላይ ተቀምጧል። በእንግሊዘኛም አዲስ አበባ ውሀ ኤንድ ሲወሬጅ አውቶሪቲ አራዳ ብራንች ኦፊስ ተብሎ ተጽፏል። በሰሌዳው ስር የብረት በር አለ። ይህ ተቋም ምን ዋና ተግባራት አሉት?

የተለያዩ የፀሐይ ብርሃን ኃይል መሣሪያዎች ይታያሉ። ትላልቅና ትናንሽ የፀሐይ ኃይል ሰሌዳዎች አሉ። የእጅ ባትሪዎች፣ ተንቀሳቃሽ መብራቶችና የጠረጴዛ መብራት አለ። ሁሉም በብርሃን ኃይል የሚሠሩ ናቸው። የጨለማው ዳራ የመብራቶቹን ብሩህነት ያጎላል። የፀሐይ ብርሃን ኃይል መሣሪያዎች ለአካባቢ ምን ያህል ጠቀሜታ አላቸው?

ጥቁር ቡኒ፣ ትንሽና አጭር እግር ያለው የዱር እንስሳ፣ አረንጓዴ የሳር ምድር ላይ ቆሟል። አፉን ከፍቶ ፤ ዓይኖቹ ደግሞ ክብ እና ደመቅ ያለ ነጭ ቀለም አላቸው። ይህ አይነቱ እንስሳ በብዛት የት ነው ያለው?

ሰማያዊና ነጭ ማልያ የለበሱ የእግር ኳስ ደጋፊዎች በስቴዲየም ውስጥ በስሜት ይጮኻሉ። ከበስተጀርባ ሰማያዊና ነጭ ባንዲራ ተሰቅሎ ይታያል፤ ይህም የቡድኑን ቀለም ያመለክታል። ይህ ከፍተኛ ደስታ በጨዋታው ላይ ምን አይነት ወሳኝ ምዕራፍ ያሳያል?

ጠጉራም አረንጓዴ የራስ መሸፈኛ እና ነጭ ሻርፕ የለበሰ አዛውንት በስብሰባ አዳራሽ ውስጥ ተቀምጠዋል። በስተጀርባ ሌሎች ሰዎች እና ጠረጴዛዎች በግልጽ ባልተገለጸ መንገድ ይታያሉ። አዛውንቱ በቁም ነገር ወይም በትኩረት ወደ ቀኝ ይመለከታሉ። ይህ ስብሰባ ከምን ጋር የተያያዘ ሊሆን እንደሚችል ይገምታሉ?

ጥርት ባለ ሰማይ ስር ሳቫና ውስጥ ጥቅጥቅ ያሉ ዛፎች አሉ። የአፈር አካባቢው በደረቅ ሣር እና በዛፎች ተሸፍኗል። አንዲት እንስሳ በሩቅ እየሮጠች ነው። ቦታው ደረቅ በሆነ የአየር ሁኔታ ውስጥ የሚገኝ የዱር አራዊት መናፈሻ ነው።

የኢትዮጵያ ትልቁ ኩራት ከሆኑት ሃብቶች ውስጥ አንዱ አባይ ነው። አባይ በአለም ትልቁ ወንዝ ነው። አባይን በአካል ሄደው አይተውይ ያውቃሉ ?

ከፍተኛ ቦታ ላይ የተነሳው ፎቶ በመካከለኛ መጠን ያለች ከተማን ነው። ዋናው መንገድ ባለ አንድ እና ሁለት ፎቅ ሕንፃዎች የተከበበ ነው። ይህች ከተማ በቅርቡ ከፍተኛ የህዝብ ዕድገት ታያለች?

የሰውዬው ፎቶ ጥቁር እና ነጭ ነው። ሱፍና ክራቫት ለብሷል። የሰውዬው ፊት ረዥም የተቆረጠ ጸጉር እና ጉንጩን የሸፈነ ጢም አለው። ቀና ብሎ ወደ ጎን ይመለከታል። በመልክቱ ውስጥ ባለሥልጣን የመሆን ድባብ አለ።

የተለያየ ቀለም ባላቸው ሳጥኖች የታሸጉ 'ማማስ ቾይስ' የሚባሉ አምስት የቁርስ እህሎች በረድፍ ተቀምጠዋል። ሳጥኖቹ ፍራፍሬ፣ ማር፣ እና አትክልት ያላቸው እህሎችን ያመለክታሉ። ጥሬ እህሎች እና በቆሎ ከፊል ጎን ተዘርግተዋል። እነዚህ የቁርስ እህሎች በተለይ የማንን ጤንነት ታሳቢ አድርገው ተዘጋጁ?

'የንስሓ ደወል' የሚል ርዕስ ያለውን መጽሐፍ ሽፋን ይመስላል፤ በሽፋኑ ላይ የገጠር ገጽታ ዳራ ላይ የብርሃን ምስል የያዘ መጽሐፍ ሽፋን አይታይም?

አንድ ሰው በእጁ ይዞት የሚገኝ ጥቁር ቡናማ የመስታወት ቢራ ጠርሙስ ነው። በጠርሙሱ ላይ "ሜታ ቢራ" የሚል ስያሜ በአማርኛ እና በእንግሊዝኛ ተጽፏል። የአልኮል መጠን 5% እንደሆነና በኢትዮጵያ መመረቱን ያመለክታል። ይህ ቢራ የተመረተው በየትኛው ድርጅት ነው?

ለመማሪያነት የተዘጋጀ የፊደላትና የቃላት ማዛመጃ መሳሪያ ነው። በቢጫ ኮከብ ቅርጽ የተቀረጹ የአማርኛ ፊደላት ከስዕላዊ መግለጫ ካርዶች ጋር ተደርድረዋል። ህጻናት ፊደልን ከቃል ጋር እንዲያስተምሩ ያግዛል። በቅድመ መደበኛ ትምህርት የዚህ ዓይነት መሳሪያዎች ምን ያህል አስፈላጊ ናቸው?

ከፊት ለፊቱ ደግሞ በብርጭቆ ጠርሙሶች እና በመጠጫ ብርጭቆ ውስጥ ጥቁር ቡናማ ቀለም ያለው ፈሳሽ መጠጥ ቀርቧል። ይህ መጠጥ አብዛኛውን ጊዜ ከምን ዓይነት እህል ተዘጋጅቶ ይቀርባል?

ሁለት ወንዶች፣ አንደኛው በግራ በኩል በግራጫ ሱፍ፣ ሌላኛው በቀኝ በኩል በሰማያዊ ሱፍ ለብሰው በቴሌቪዥን ስቱዲዮ ውስጥ በተቀመጡበት ወንበር ተቀምጠዋል። ከታች ያለው የአማርኛ ፅሁፍ የሚል ጥያቄ ሲያቀርብ፣ ውይይቱ ስለ ምን ሊሆን ይችላል?

በአንድ ክብ ቅርጽ ዉስጥ የኢትዮጵያ ብሄራዊ ባንክ የሚል ጽሁፍ በአማረኛ እና በእንግሊዘኛ ቋንቋ ተጽፏል፤ መሃሉ ላይም የተደራረቡ ፊደላት የራሳቸው የሆነ ቅርጽ ፈጥረዋል። ይህ ጽሁፍ የሚያመላክተው የራሱ የሆነ ትርጉም አለ?

የተለያየ ቡኒና ነጭ ቀለም ያላቸው በጎች በጠባብ ቦታ ላይ ተሰባስበውና ተጨናንቀው የሚታዩት፣ ይህ መንጋ ለየትኛው የእርባታ ዓይነት ወይም ለገበያ ቀርቧል?

በጠርሙስ የተቀመጠ አዲስ የፋንታ ኦሬንጅ ለስላሳ መጠጥ። የብርቱካናማ ቀለም መጠጥ በፕላስቲክ የብርቱካናማ ካፕ ባለው ጠርሙስ ውስጥ ነው። ጠርሙሱ 500 ሚሊ ሊትር መጠጥ ይይዛል። ይህ ፋንታ መጠጥ ለመጀመሪያ ጊዜ የተመረተው በየትኛው አገር ነው?

አንዲት ሴት የገጠር ቤት ደጃፍ ላይ ተቀምጣለች። በእጆቿ የሆነ ነገር ከነጭ ጎድጓዳ ሳህን በላይ ትሰራለች። ከበስተጀርባ በበሩ አጠገብ አንድ ውሻ ይታያል። ፎቶው ጥቁር እና ነጭ ነው። በገጠር አካባቢዎች ሴቶች ከቤት ስራ በተጨማሪ ምን ዓይነት የኢኮኖሚ እንቅስቃሴዎች ያከናውናሉ?

የገበያ ስፍራ በሚመስል ቦታ ላይ ብዙ ቁጥር ያላቸው ቡናማ ቀለም ያላቸው ድንች በአንድ ላይ ተከምረዋል። እነዚህ ድንች በአገር ውስጥ ገበያ ዋጋቸው እንዴት ሊለካ ይችላል?

አንዲት የፍራፍሬ መደብር በተለያዩ ቀለማት የተሞሉ ፍራፍሬዎች ለሽያጭ ቀርበዋል። በመደብሩ ላይ የተንጠለጠሉት የሙዝ ዘለላዎች በምን ዓይነት መንገድ ተጠብቀው ሊቆዩ ይችላሉ?

ወጣት ልጆች በባሕላዊ የመዝናኛ ፓርክ ጀልባ ውስጥ ተቀምጠዋል። ጀልባው በዘንዶ ቅርፅ የቀረበ ሲሆን፣ ልጆቹም ጉዞውን ለመጀመር እየተዘጋጁ ነው። በስተጀርባ ትላልቅ የዘንባባ ዛፎችና የብረት ማማ አሉ። ሁሉም ልጆች ማንን ጠብቀዋል?

የሾላ ወተት 500 ሚሊ ሊትር የፕላስቲክ ጠርሙስ ያሳያል። ጠርሙሱ ሰማያዊና አረንጓዴ ቀለም ያለው ሲሆን፣ ወተትና የእንስሳት ሥዕሎች አሉት። ጠርሙሱ ጤናማ ወተት ያንጸባርቃል። ይህ ወተት ከሌላው ይለያል?

የቀርከሃ መሳይ አረንጓዴ የሩዝ ችግኞች ሰፋ ያለ እርሻ አለ። በእርሻው መሃል የውሃ መስኖ ቦይ ያልፋል። ሰማያዊ ሰማይ እና ጥቂት ደመናዎች ይስተዋላል። ከሩዝ እርሻ ጀርባ ረዣዥም ዛፎች እና የሕንፃ ጣሪያዎች ተሰትረዋል። ይህ የገጠር የእርሻ አካባቢ ህይወት ለም መሆኑን ያመለክታል።

ነጭ ጥምጣምና ቀላል ቡኒ ልብስ የለበሱ ሽማግሌ ወንበር ላይ ተቀምጠዋል። ሰውየው የፕሬስ ኮንፈረንስ ላይ ተገኝተው በተለያዩ የሚዲያ ማይክሮፎኖች ከፊታቸው ተደርድሯል። ከኋላ የኢትዮጵያና የአረንጓዴ የክልል ባንዲራዎች አይታችኋል?

ዘመናዊው ትልቅ የቢሮ ጠረጴዛ ከግራጫ እና ከጨለማ እንጨት የተሰራ ነው። ከላይ ክፍት የሆነ ላፕቶፕ ኮምፒውተር ተቀምጧል። ጠረጴዛው የተለየ የኃይል መውጫ ያለው መድረክ አለው። ለሥራ የተዘጋጀ የላቀ የቢሮ ቁሳቁስ ነው?

እጣን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልግሎት የሚል ጭስ ነው። ይህም ጭስ በቅዳሴ ሰአት ጥቅም ላይ ይውላል። እጣን ከየት ይገኛል?

ከላይ የሚታይ ሰማያዊና ክብ ቆርቆሮ ማሸጊያ ነው። ኒቪያ ክሬም የሚለው ጽሑፍ በነጭ ፊደል ተጽፎበታል። መጠኑ አንድ አውንስ ወይንም ሠላሳ ሚሊ ሊትር ነው። ማሸጊያው የታወቀ የቆዳ እንክብካቤ ምርት ነው። ኒቪያ ክሬም ብዙውን ጊዜ በምን አይነት ቦታዎች ለሽያጭ ይቀርባል?

ባለ የእንጨት ጠረጴዛ እና ወንበሮች በተራራማ እይታ ቦታ ተቀምጠዋል። ጠረጴዛው ላይ የጨውና በርበሬ ማስቀመጫ አለ። ፊት ለፊት ሰፊ አረንጓዴ ጫካ እና ከሩቅ ትላልቅ ተራሮች አሉ። ይህ ምግብ ቤት ምን አይነት ዕረፍት ይሰጣል?

ከላይ ሆነው በሚታዩት ግማሽ የበሰሉ ሁለት ፓፓያዎች ላይ ጥቁር ዘሮች ሲታዩ፣ በአጠገባቸው የተቆራረጡ ማንጎዎች፣ ሎሚዎች፣ ላይሞች እና አቮካዶዎች በመቁረጫ ሰሌዳ ላይ ተደርድረዋል፤ ይህ የተትረፈረፈ ሞቃታማ ፍራፍሬዎች ዝግጅት ለጤናማ አመጋገብ ምን አይነት ጠቀሜታ አለው?

ተማሪዎች ጽሑፎችን በማንበብ፣ ማስታወሻ በመያዝ እና በማሰላሰል የተጠመዱ ሲሆን፣ የክፍሉን ግድግዳዎች ደግሞ መጻሕፍት የተደረደሩበት መደርደሪያ ይሸፍናሉ። በቤተ-መጽሐፍቱ ውስጥ ያለው የንባብ ክፍል የትምህርት ጥራትን ለማሻሻል ምን ያህል አስተዋጽኦ ያደርጋል ብለው ያስባሉ?

ውስጥ ሰዎች ያሉባቸው ሁለት ሞላላ ቅርጽ ያላቸው፣ ግልጽ ሊፍቶች በጥቁር አቀባዊ ሀዲዶች ላይ ይንቀሳቀሳሉ። ግድግዳው ነጭ ሲሆን አንዳንድ ጥቁር መስኮቶች አሉት። ሊፍቶቹ ወደ ላይ እየወጡ ነው ወይስ ወደ ታች እየወረዱ?

ትንሽ ጀልባ ላይ ብዙ ሰዎች በባህር መካከል ይጓዛሉ። ሁሉም ብርቱካንማ ላይፍ ጃኬት ለብሰዋል። በስተጀርባ በሌላ መርከብ ላይ ያሉ ሰዎች ሊረዷቸው ወይም ሊያድኗቸው እየተዘጋጁ ነው። ከጀልባው በስተጀርባ ሰፊሰማያዊ ባህር እና ሰማይ አሉ። እነዚህ ሰዎች ስደተኞች የመሆን እድላቸው ምን ያህል ነው?

አንድ ጥንድ ጥቁር የሴቶች ጫማዎች በነጭ የእብነበረድ ወለል ላይ ተቀምጠዋል። ጫማዎቹ ሁለት ሰፊ ማሰሪያዎችና ዝቅተኛ ተረከዝ አላቸው። በእያንዳንዱ ማሰሪያ ላይ ደግሞ የብርማ ቀለም ያለው አራት ማዕዘን ቅርጽ ያለው ጌጥ ነውን?

ባህላዊ ቤት ከጭቃና ከሣር የተሠራ ክብ ቅርጽ ያለው ነው። ይህ የሕንፃ አሠራር በኢትዮጵያ የትኛዉ ክልል ወይም ብሔር ጋር ይያያዛል ይመስላችሃል?

ነጭ ጥምጣም የጠመጠሙ አዛውንት፣ በተለያዩ አርማዎች በተሞሉ ማይኮች ፊት ወንበር ላይ ተቀምጠዋል። ከበስተጀርባው የኢትዮጵያ ሰንደቅ ዓላማ እና አረንጓዴ አርማ ይታያል። ይህ ሰው ስለ ምን ጉዳይ መግለጫ እየሰጠ ነው?

ሰማያዊ ቀለም ያለው ምስል በውሃ ዳርቻ ላይ የጉልላት ጣሪያ ያለው ክብ ህንጻ ያሳያል። ሕንጻው በዛፎች ተከብቦ የሚገኝ ሲሆን፣ ሰዎችም በውሃው ዳርቻ ላይ በሩቅ ቆመዋል?

በርካታ ገዢዎችና ሻጮች በተጨናነቀ የገበያ ስፍራ ውስጥ ዶሮዎችን እየመረጡ ይደራደራሉ። ሰዎች በቅርበት ቆመው ዶሮዎችን በእጃቸው ይዘው ሲመለከቱ፣ የገበያው አየር ደመቅ ያለ ነው። ይህ የዶሮ ገበያ በኢትዮጵያ ውስጥ የትኛውን ታላቅ በዓል ያመለክታል?

በቡናማ ሳጥን ውስጥ የተቀመጠ የሚያብረቀርቅ ወርቃማ የአንገት ጌጥ አለ። ጌጡ በሰንሰለት የተያያዙ ሁለት ክብ ቅርጾች እና አንዲት ቢራቢሮ አሉት። ይህ የአንገት ጌጥ ከምን ዓይነት ቁሳቁስ የተሠራ ነው?

ይህ ፎቶ በፀሐያማ ቀን ሕዝብና ንግድ የበዛበትን የኢትዮጵያ ከተማ መንገድ ያሳያል። አንዳንድ ሰዎች ባህላዊ ነጭ ልብስ ለብሰው በእርምጃው ላይ ተቀምጠዋል፣ ሌሎች ደግሞ መንገድና የእግረኛ መንገዱን ተጠቅመዋል፤ ይህ ምስል የየትኛውን ጊዜ ታሪክ ይነግረናል?

በስተግራ የሰማያዊ ማልያ የለበሰ የማንቸስተር ሲቲ ተጫዋች ሲሆን፤ በስተቀኝ በሰማያዊና ጥቁር የተሰመረ ማልያ የለበሰ የክለብ ብሩጅ ተጫዋች ናቸው። በእነዚህ ሁለት ክለቦች መካከል ያለው የእግር ኳስ ግጥሚያ በኢትዮጵያ የስፖርት ደጋፊዎች ዘንድ ምን ያህል ተወዳጅነት አለው?

የተጠላለፉ የልብ ቅርጽ ያላቸው የአንገት ጌጦች ፍቅርንና አንድነትን ያመለክታሉ። እነዚህ ቆንጆ ጌጣጌጦች ለልደት ቀን ወይም ለልዩ አጋጣሚዎች ምርጥ ስጦታ የሚሆኑት ለምንድን ነው?

አራት አካፋዎች በግራጫ ዳራ ላይ ተሰልፈው ቀርበዋል። ቀለሞች ሲኖራቸው ጥቁር፣ አረንጓዴ፣ ቀይ እና ሰማያዊ ቀለም አላቸው። ሁሉም አካፋዎች ሲሆን በአጠቃላይ ብረታ ብረት ናቸው። አካፋዎች ብዙውን ጊዜ በየትኛው የግንባታ ወይም የግብርና ሥራ ውስጥ አገልግሎት ይሰጣሉ?

ጥቁር እና ነጭ ፎቶግራፍ በቅጥር የተከበበ ትልቅ ህንፃ ያሳያል። በቅጥሩ ላይ “ንግድ ሚኒስቴር” የሚል ጽሑፍ ተቀምጧል። ሁለት ሰዎች ባህላዊ ነጠላ ለብሰው በአካባቢው ይሄዳሉ። በኢትዮጵያ ታሪክ በንግድ ዘርፍ ላይ ከፍተኛ ተፅእኖ ያሳደሩ የኢኮኖሚ ለውጦች ምንድን ናቸው?

በደንብ የተሠራ ቡናማ የእንጨት በር አለ። የእንጨቱ ወለል በሚያብረቀርቅ መልኩ የተቀረጸ ነው፤ የበሩ ደጅ ደግሞ ከብር ብረት የተሠራ ነው። ይህ ዓይነቱ በር በብዛት ለየትኞቹ የሕንፃዎች ክፍሎች ሊያገለግል ይችላል?

ደማቅ ሜካፕ ያላት ሴት በትልቅና ጥቁር የተጠቀጠቀ ፀጉር ያላት ሴት በቅርብ ርቀት ፎቶግራፍ ቀርቧል። የፀጉሩ የፊት ክፍል በትንንሽ እና ጠባብ ጭረቶች ተደርድሯል። ጥርሷ ፈገግታ ያላት ሲሆን ቀይ ሊፕስቲክ ተቀብታለች። የፊት ለፊቱ ፀጉር ምን ተብሎ ይጠራል?

አንዲት ሴት በቅጠል መሳይ አረንጓዴ ልብስ በምጣድ ላይ እንጀራ እየጋገረች ነው። በስተጀርባ በገለባ ግድግዳ በተሰራች ትንሽ ጎጆ ውስጥ ነጭ ለባሽ ሴት ተቀምጣለች። ለማገዶ የተለኮሰው እሳት ከድንጋዮቹ መካከል ብርሃን ይሰጣል።

ከፍተኛ ጉልበት ያለው ምስል በርካታ ሰዎች ባሉበት ግቢ ውስጥ ወጣት ወንዶችና ሴቶች ባህላዊ ጭፈራ ሲጨፍሩ ያሳያል። ሴቶቹ ነጭ ቀሚሶችና በቀለማት ያሸበረቁ ሻርፖች ያደረጉ ሲሆን፣ ብዙ ተመልካቾች ደግሞ ዝግጅቱን በስልክ አይቀርጹም?

የእግር ኳስ ተጫዋቾች የተካተቱበት እና በእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ የሚያተኩር የቴሌቪዥን ፕሮግራም ማስታወቂያ፣ ማዕከላዊ በሆነው ሐምራዊ ዳራ ላይ "የስምንተኛ ሳምንት ጨዋታዎች" የሚል የአማርኛ ጽሑፍ አለው፣ ታዲያ ይህ የቴሌቪዥን ፕሮግራም መቼ ይተላለፋል?

ወጣት ሴቶች በብሔራዊ ልብሳቸው ነጭ የሀበሻ ቀሚስ ለብሰው ጎን ለጎን ቆመዋል። ሁሉም ቀሚሶች በቀለማት ያሸበረቁ ጥልፎች የተዋቡ ናቸው። እያንዳንዷ ሴት ልዩ የፀጉር አሰራርና ማስጌጫ አላት። ከኋላቸው የሕንፃ ግድግዳዎች ። ይህ ልብስ በምን አይነት በዓል ይለበሳል?

ረዣዥም ጥፍር ያላት የሴት እጅ ሁለት ነጭ ካርቶን ላይ የተደረደሩ የጆሮ ጌጦች ይዛለች። ጌጦቹ የተለያዩ የወርቅ እና የብር ቀለም አላቸው፣ አንዳንድ ጌጦች ትላልቅና ቀለበት ቅርፅ አላቸው። ከጌጣጌጦቹ ሁሉ በጣም ውድ የሆነው የትኛው ነው?

ይህ ነጠላ ጫማ ግራጫማ እና ጥቁር ቀለሞችን ያሳያል፣ ነጭ ስኒከር መሠረት ያለው። የጫማው ቁሳቁስ ልባም የሆነ ዘመናዊ መልክ አለው። የእግር ጫማው በግልጽ በጠረጴዛ ላይ ተቀምጧል። ይህንን ጫማ በምን አይነት ልብስ ማጣመር ይመርጣሉ?

ሁለት የተሞሉ የውኃ ቦትሎች በነጭ ባክግራውንድ ላይ አሉ። በግራ በኩል ያለው ፕላስቲክ ሲሆን፣ በቀኝ ያለው ደግሞ መስታወት ነው። ሁለቱም "ን-ጰ" የሚል ስያሜ አላቸው። የመስታወቱ ቦትል ላይ የውኃው ይዘት ሰንጠረዥ ተፅፎአል። የፕላስቲክ ቦትሉ* ሰማያዊ ካፕ አለው።

ክፍል አንድ የሚል ጽሁፍ በጥቁር ቀለም በጉልህ የተጻፈ ሲሆን ከሱ ታችም ጠቅላይ ሚኒስተር አብይ አህመድ ከምክር ቤት አባላት ለተነሱ ጥያቄዎች የሰጡት ምላሽ የሚል ጽሁፍ ጎልቶ ተቀምጧል። ከጽሁፉ ጎን የተቀመጡት ግለሰብ ከዚህ ጽሁፍ ጋር ተያያዥነት አላቸው?

ትልቅ ጌላዳ ዝንጀሮ ረጅም ጸጉር እና ቀይ የደረት ጠባሳ አለው። በተራራማ ሜዳ ላይ በመቀመጥ አካባቢውን ይመለከታል። በደረት ላይ ያለው ቀይ ምልክት ለወንዱ ዝንጀሮ በማኅበራዊ እና በመጋባት ሕይወት ውስጥ ምን ትርጉም አለው?

በግልጽ በሚታይ ነጭ ዳራ ላይ ሙሉ በሙሉ የተሞላ የሶፊ ቡና (Sofi Buna) ጠርሙስ ቀርቧል። መጠጡ ቡናማ ቀለም ያለው ሲሆን፣ የጠርሙሱ መለያ በአማርኛና እንግሊዝኛ ጽሑፎችን ይዟል። የአልኮል ያልሆኑ መጠጦች ለጤና ተስማሚ የአኗኗር ዘይቤ ምን አስተዋጽኦ ያበረክታሉ?

ከቆርቆሮ የተሰራች ቀላል መዋቅር በገጠር መሬት ላይ ተገንብታለች። በዙሪያዋ ቀይ አፈርና እርሻ አለ። የእንጨት አጥርና ቆርቆሮ ጣራ ያላት መዋቅሩ ለህዝብ አገልግሎት የተሰራ ነው። የግንባታው ጥራት አስተማማኝ ነው?

በትልቅ ከተማ ውስጥ ሰፋ ያለ መንገድ በሁለት አቅጣጫዎች ይዘልቃል። ከፍ ያሉ ዘመናዊና ነጭ ሕንፃዎች በመንገዱ ግራ እና ቀኝ አሉ፣ ሰዎች በየእግረኛ መንገዶች ላይ ይሄዳሉ። ይህ ቦታ አዲስ አበባ ውስጥ በየትኛው ታሪካዊ ዘመን አካባቢ ነበር?

ሰፊ በሆነ እርሻ ላይ ቀይ ትራክተር በአጥጋቢ የአየር ሁኔታ ውስጥ መሬት ሲያርስ የሚታየው፣ ይህ ዘመናዊ የግብርና መሳሪያ የእርሻውን ምርትና ቅልጥፍና እንዴት ሊያሻሽል ይችላል?

ይህ ሥዕላዊ መግለጫ አዲስ የወጣውን የኢፌዲሪ ሠራዊት የወታደራዊ ማዕረግ ምልክቶችን ያቀርባል። ከዝቅተኛው እስከ ከፍተኛው ያለውን የደረጃ ልዩነት በተለያዩ የትከሻ ላይ ምልክቶች አሉ።

ጥቁር የሴቶች ጫማ ከፍ ያለ ተረከዝ እና ሁለት ሰፋፊ ማሰሪያዎች አሉት። ማሰሪያዎቹ የብረት መያዣዎች ሲኖሯቸው፣ ጫማዎቹ በነጭ የእብነ በረድ ወለል ላይ ተቀምጠዋል። የዚህ ዓይነት ጫማ ስም በየትኛው የፋሽን ንድፍ ይገለጻል?

ከመጽሐፍ መደርደሪያ ፊት ለፊት፣ ፈገግ ያለ ፂም ያለው ሰው ሰማያዊ ሸሚዝ ለብሶ ወንበር ላይ ተቀምጧል። ይህ ሰው በሚያነባቸው መጽሐፍት መሠረት በየትኛው አካዳሚያዊ መስክ ላይ ያተኩራል?

ረጃጅም ዛፎችን የሚያሳይ ተፈጥሯዊ ትዕይንት ነው። የዛፉ ቅጠሎች ደማቅ አረንጓዴ ናቸው። በመካከላቸው የቢጫና ብርቱካን ቅንጣት ያላቸው አበቦች ተንጠልጥለዋል። ጠንካራ ቡናማ ቅርንጫፎች ከላይ ወደ ታች ሲያድጉ ቀርበዋል።

አዲስ የሰፈራ ጉዞ ያደረጉ ወንድና ሴት በአየር ማረፊያ ሜዳ ላይ ተንበርክከው ፊታቸውን በክንዳቸው ሸፍነዋል። ሁለቱም የእስራኤልን ባንዲራ አጭር ጨርቆች ይዘዋል፣ ከበስተጀርባ አውሮፕላን ደረጃው ላይ ይታያል። ከአውሮፕላኑ የወረዱት ሰዎች የእስራኤልን ባንዲራ የያዙት ለምንድን ነው?

ጥቅጥቅ ባለ የአማርኛ ጽሑፍ እና የማስታወቂያ ቦታዎች የተሞላ የጋዜጣ ገጽ ነው። በትራኮን ትሬዲንግ እና በካኪ ሞተርስ ማስታወቂያዎች አሉ። እነዚህ ገጾች የተገኙት ከየትኛው የኢትዮጵያ ጋዜጣ ነው? ዋናዎቹ ርዕሶች ስለ ምን ይናገራሉ?

የሚታዩት የተለያዩ አይነት የብር የአንገት ጌጦች ምን ያህል የብር ንፅህና አላቸው? እነዚህ ጌጣጌጦች ከወርቅ ጌጣጌጦች በምን ይለያሉ? ከምን ከምን ተሰሩ

በጥቅጥቅ ባለ አረንጓዴ ቅጠሎች መካከል አንድ ትልቅ ሐምራዊ አበባ አለ። አበባው የመለከት ቅርጽ ያለው ሲሆን በፀሐይ ብርሃን ደምቆ ይታያል። ቅጠሎቹ ጥቅጥቅ ያሉ እና አረንጓዴ ናቸው። ይህ ውብ አበባ ምን አይነት ባህሪያት አሉት?

ሽሮ ቀለም ያለው ቦቲ ጫማ የኮንስትራክሽን ስራ ሰሪዎች ከሚያረጉት ቢጫ ኮፍያ አጠገብ ተቀምጧል። ይህ ቦቲ ጫማ ረጅም የሆነ ማሰሪያ ያለው ነው። እነዚህ ሁከት አልባሳት ለምን ጎን ለጎን ተቀመጡ?

ረዣዥም የደረቀ ሣር መካከል የቆመ ቀይ ቡናማ ቀለም ያለው ኮርማ አጋዘን ይታያል። አጋዘኑ ቀጥ ያለ አቋም ያለው ሲሆን፣ ወደ ጎን የተጠማዘዙ ቀጫጭን ቀንዶች አሉት። ከበስተጀርባው ደግሞ በደበዘዘ ሁኔታ ጠፍጣፋ፣ በአብዛኛው ግራጫማ ሜዳማ መሬት ይገኛል።

ሁለት ሰዎች ነጭና ጥቁር ፈረሶችን በመጠቀም እርሻ እየሰሩ ነው። ፈረሶቹ መሬት የሚገለብጥ የእንጨት ማረሻ ሲጎትቱ፣ አንድ ሴት በሩቅ ቆማ አለች። ይህ የግብርና ዘዴ አርሶ አደሮች ዘንድ በሰፊው ተቀባይነት ያለው ለምንድን ነው?

ኢትዮጵያውያኑ አረንጓዴ፣ ቀይና ቢጫ የሀገር አርማ ያለበት ማሊያ የለበሱ ሲሆን፣ ኬንያዊው ደግሞ ቀይና ጥቁር ማሊያ ለብሷል። የሩጫው ውድድር የመጨረሻ ፍጻሜ ምን ሊሆን ይችላል?

በዚህ ምስል ላይ ነጭ ዳራ ላይ የተቀመጠ ባለ ሁለት ቀለም ላስቲክ ይታያል። ላስቲኩ አራት ማዕዘን ቅርጽ ያለው ሲሆን፣ ትልቁ ክፍል ቀይ ወይም ብርቱካናማ ሲሆን፣ ትንሹ ጫፍ ደግሞ ሰማያዊ ነው። በሁለቱ ቀለማት መሀል ቀጭን ነጭ መስመርአለ።

የጫማዎች ንድፍ ከፍ ያለ ስኒከር የሚመስል ሲሆን ለዕለት ተዕለት ልብስ ያገለግላል። ይህ ጫማ ለምን ዓይነት የአየር ንብረት ሁኔታ ወይም አጠቃቀም ይመረጣል?

የቢትኮይን የወርቅ ሳንቲም የሚያሳይ ምስል ነው። ከጀርባው የዲጂታል ገበያ ሰንጠረዥ በሰማያዊ ብርሃን ይታያል። የሳንቲሙ ጽሑፎች በግልፅ ይታያሉ። ቢትኮይን ለኢትዮጵያ ኢኮኖሚ ጠቃሚ ነው?

ብርቱካንማ ቀለም ያለው ማስታወቂያ ነው። 'ዩኒክ ኢትዮጵያ' የሚል ስም ከላይ ተጽፎ። የተለያዩ ኤሌክትሮኒክስ፣ ቲ-ሸርትና ሌሎች እቃዎች ማስታወቂያው ላይ ተደርገዋል። የአድራሻና የዌብሳይት መረጃ ከላይ በኩል ቀርቦ። የዚህ ድርጅት ዋና የሥራ ዘርፍ ምንድን ነው?

ከመስታወት ጠርሙሶች የወጣ ስድስት ብርቱካናማ ቀለም ያላቸው ሚሪንዳ ለስላሳ መጠጦች። እያንዳንዳቸው ነጭ እና አረንጓዴ የፔፕሲ አርማ ያለበት መለያ አላቸው። ሚሪንዳ ምንድን ነው?

ቆንጆ ሴት ባለ ሙሉ ነጭ እና በቀለማት ያሸበረቀ ጥልፍ ያጌጠ ቀሚስ እንዲሁም ወርቃማ ጌጣጌጦችን ለብሳ፣ ከሀገርኛ ልብሷ ጋር ምን አይነት ኩራት እና የባህል ውበት ታሳያለች?

ወንዶች ልጆች ነጭ ልብስ ለብሰው ነጭ ኮፍያ ደፍተዋል። ልጆቹ ሰማያዊ ግድግዳ ባለው ክፍል ውስጥ ሰማያዊ ወንበሮች ላይ ተቀምጠዋል። በትኩረት የሚከታተሉ ይመስላሉ። ይህ አይነት የሃይማኖት ትምህርት በልጆች አስተዳደግ ላይ ያለው አስተዋጽኦ ምን ሊሆን ይችላል?

ማስቀመጫው ወርቃማ እጀታዎች ያሉት ተንሸራታች በሮች እና በላይኛው ክፍል መክደኛ በሮች አሉት። በቀኝ በኩል የተከፈቱ መደርደሪያዎች እና ሦስት መሳቢያዎች አሉት። ይህ ልብስ ማስቀመጫ የትኛው ክፍል ውስጥ ቢቀመጥ ይበልጥ ያማረ ይሆናል?

ሰማያዊ ግድግዳ ያለበት ደማቅ ሳሎን የሚያሳይ ነው። ግድግዳው ላይ በብዙ ደማቅ ቀለም በክር የተሠሩ ክብ ጌጦች ተንጠልጥለዋል። ሰማያዊ ሶፋው ላይ ተመሳሳይ ክር የተሠሩ ትራሶች አሉ። የክር ሥራዎቹ የክሮሼ ሥራ ናቸው ማለት ይቻላል?

ከመደርደሪያዎቹ ፊት ለፊት ባለው ጠረጴዛ ላይ የተቆለሉ ጥቂት መጽሐፎች ሲታዩ፣ ግድግዳዎቹ እና ጣሪያው ረጅም እና በብርሃን ያጌጡ ናቸው። እነዚህ በሰፊው የተደረደሩት በርካታ መጽሐፎች በብዛት የሚይዙት የትኞቹን የትምህርት ዘርፎች ወይም ርዕሰ ጉዳዮች ነው?

በመካከለኛ ዕድሜ ላይ የሚገኝ ሰው የጎን ገጽታ ተቀርጿል። ሰውየው ከፍ ያለ ግንባር እና ከባድ፣ ሰፊ የአንገት ጌጥ አድርጓል። ጸጉሩ ከጭንቅላቱ ጀርባ ወደ ላይ ተሰብስቦ፣ ባህላዊ አለባበስ እና አሠራር ነው። የአፍሪካ የትኛውን ጎሳ ወይም ማኅበረሰብ ሊወክል ይችላል?

ረጅም ጥቁር ፀጉር ያላት አንዲት ሴት ፈገግታ ያላት ፊት ትታያለች። በሁለት እጇ ሁለት የሴራቪ የቆዳ ምርቶችን ይዛለች። ግራ እጇ ላይ ያለው ክሬም ሲሆን፣ ቀኝ እጇ ላይ ደግሞ የፓምፕ ማድረቂያ ሎሽን ይዛለች። ምርቶቹ ምን መለያዎች አላቸው።

የኢትዮጵያ መገናኛ ብዙሀን ባለስልጣን መግለጫ እየሰጠ ይገኛል ። ይህ መግለጫ ምንን አስመልክቶ ነው መግለጫ እየተሰጠ የሚገኘው ? መግለጫውን የሚሰጡት ሰውስ ማን ይባላሉ ?

ገበሬዎች በአንድ ሰፋ ያለ ሜዳ ላይ አራት ትላልቅ፣ ቡናማ ቀለም ያላቸው የገለባ ክምር ሲሰሩ ይታያሉ። ክምሮቹ ኮረብታ መስለው የሚታዩ ሲሆን፣ ከብቶች ደግሞ በአቅራቢያው ቆመዋል። ይህ ገለባ አሁን ከተጠናቀቀው መኸር የተሰበሰበ ምርት ይሆን?

ሰባት የሚሆኑ በቀለማት ያሸበረቁ ፊኛዎች ነጭ ዳራ ላይ በአንድ ላይ ታስረዋል። ፊኛዎቹ ቀይ፣ ሰማያዊ፣ ብርቱካናማ፣ ወይንጠጃማ፣ አረንጓዴ እና ቢጫ ሲሆኑ በቀጭን ገመድ ተይዘዋል። ፊኛዎች በብዛት ለየትኛው ዝግጅት ይጠቅማሉ?

አንድ ትልቅ የውኃ ማመንጫ ግድብ የኤሌክትሪክ ኃይል ማስተላለፊያ ጣቢያ ጋር በአየር ላይ በሚያሳይ እይታ ትኩረት ተሰጥቶታል። በኢትዮጵያ ውስጥ ከፍተኛውን የኤሌክትሪክ ኃይል የማመንጨት አቅም ያለው ግድብ የትኛው ነው?

ጥቁርና ነጭ ጽሑፍ ያላቸው የአዲዳስ ጫማዎች በነጭ ዳራ ላይ ተቀምጠዋል። ከበስተጀርባም አነስተኛ ሰው ሠራሽ ተክል በጌጣጌጥ ማሰሮ ውስጥ አለ። ይህ የስፖርት ጫማ ለአካል ብቃት እንቅስቃሴ ወይስ ለዕለት ተዕለት አለባበስ ይበልጥ ተስማሚ ነው?

በትልቅ አዳራሽ ውስጥ ብዙ ቁጥር ያላቸው ወንዶች በተሰበሰቡበት ስብሰባ ላይ ያሳያል። አብዛኞቹ ሰዎች የደንብ ልብስ ለብሰዋል ወይም የፖሊስ ባርኔጣ አድርገዋል። በስክሪኑ ላይ "አርበኞች ግንባር" የሚል ጽሑፍ አለ። ስብሰባው የሰራዊት ስልጠና ነው?

በደን በተከበበ ሜዳ ላይ የተተከሉ ዘመናዊ ቀፎዎችን ያሳያል። ቀፎዎቹ ቢጫና ነጭ ቀለም ሲኖራቸው፣ በግጦሽ መሬት ላይ በእንጨት ላይ ቆመዋል። ይህ የንብ እርባታ ዘዴ ከፍተኛ ምርት ይሰጣል?

አንድ ተክል ቀጥ ያሉ አረንጓዴ ቅጠሎችና ትናንሽ ቢጫ አበቦች አሉት። ቅጠሎቹ በሰማያዊ-አረንጓዴ ቀለም ተሸፍነዋል። ይህ ተክል የመድኃኒትነት ወይም የመዓዛ አጠቃቀም አለው? ምን ዓይነት የአበባ ዝርያ ነው?

ኢትዮጵያዊ አትሌት የውድድር መስመሩን አልፎ ሲጨርስ እጆቹን ወደ ላይ አውጥቶ ደስታውን ይገልጻል። አትሌቱ ቁጥር ሰባት ያለበትን ጥቁር ማሊያ ለብሷል። ውድድሩ የኦሎምፒክ ወይም የዓለም ሻምፒዮና ሊሆን ይችላል?

የውኃ አረም ለማስወገድ፣ በወንዙ ግድግዳ አጠገብ ቆሞ የሚገኝ ትልቅ ቢጫ ኤክስካቫተር ጥቅም ላይ ውሏል። የቢጫ ኤክስካቫተር ክንዱ ውኃ ውስጥ ገብቷል።

የእርሻ መሬት ምስል በደንብ በተደረደሩ ረድፎች የተዘሩ ብዙ ጎመን ተክሎችን ያሳያል። እፅዋቱ አረንጓዴ እና ወፍራም ቅጠሎች አሏቸው። እርሻው በጣም ንጹህ እና ለም ነው። ምርቱ ለመሰብሰብ ዝግጁ ነው?

በእርሻው ላይ ትኩስ አረንጓዴ ቅጠል ያላቸው ሰብሎች በደንብ አድገው ይታያሉ፤ ይህም የከተማ ግብርና ነው። በከተማ በሚገኙ የመኖሪያ ሕንጻዎች አጠገብ እርሻ ማልማት ለከተማ ነዋሪዎች ምን ዓይነት የምግብ ዋስትና ጥቅም ሊሰጥ ይችላል?

ሰፋ ያለ ህዝብ በቀይ እና ቢጫ ቀለም ያላቸው ቼከርድ ባንዲራዎች እንዲሁም የኢትዮጵያ ባንዲራዎችን ይዘው ይዘምራሉ። ሰዎች የተለያዩ ቀለማት ያላቸው ልብሶች የለበሱ ሲሆን በአንድ ግዙፍ ሕንፃ አጠገብ ተሰብስበዋል። ሰልፉ የድጋፍ ስፖርት ስብሰባ ነው?

ከቆዳ የተሰራ አንጸባራቂ ጥቁር የፈትል ጫማ፣ በጠረጴዛ ላይ ተቀምጦ ጥቃቅን የጥልፍ ስራዎች በጫማው ላይ ተደርገው ይታያል፤ የዚህ ጫማ የቅንጦትና ጥራት ያለው አሰራር ምን ያህል ዘመናዊ የጫማ ዲዛይንና ጥበባዊ አቀራረብ ያንጸባርቃል?

ብዙ ተማሪዎች በስታዲየም ላይ ተቀምጠው ወይም ቆመው ሲያዩ፣ ወጣት ወንዶች በቢጫ ሜዳ ላይ ኳስ እየተጫወቱ ነው። ተጫዋቾቹ በቀይ፣ ቢጫ እና ሰማያዊ የስፖርት ልብሶች ተከፋፍለዋል። እግር ኳስ በአጠቃላይ ለተማሪዎች አካላዊ እና ማኅበራዊ ዕድገት የሚሰጠው አስተዋፅኦ ምንድንነው?

በትላልቅ ነጭ እና ብርቱካናማ አበቦች ያጌጠ፣ ወርቃማ ብረት በር የሚመስል መድረክ ከነጭ መጋረጃዎች ፊት ለፊት ተዘጋጅቶ፣ አራት ወርቃማ ወንበሮች ከፊት ለፊት የተቀመጡት ለየትኛው ልዩ ዝግጅት ወይም በዓል ተዘጋጅቷል?

ሴቶችን ጨምሮ ሰዎች የችግኝ ተከላ ስራ ሲሰሩ ያሳያል። ይህ ችግኝ ተከላ የአካባቢን ደን ወደ ነበረበት ለመመለስ ምን ያህል ጠቀሜታ አለው?

ከፍታ ያላቸው የመኖሪያ አፓርታማ ሕንፃዎች በሁለቱም ጎን ተሰልፈዋል። በመሃላቸው አረንጓዴ ሜዳ፣ ዛፎች እና የእግረኛ መንገዶች ያሉት በደንብ የተደራጀ ግቢ አለ። ሰዎች በግቢው ውስጥ እየተዘዋወሩ ወይም ዘና እያደረጉ ነው። በየትኛው የአፍሪካ ወይም ሌላ አህጉር ከተማ ውስጥ ይገኛል?

አራት ማዕዘን ያለዉ ጥቁር ቀለም መካከል ላይ ደግሞ ሰማያዉ ላይ በነጭ "ማይ ኦርጋናስድ" የሚል በእንግሊዘኛ ፊደል የተፃፈ ታትሟል። በቀኝ በኩል ከላይ ነጭ ከታች ሌላ ቀለም ያለዉ ታሽገዋል። የምን ቁስ ማሸጊያ ነዉ?

ሞዴሏ በቢጫ ራስ መሸፈኛ፣ መነፅርና ልዩ የአፍሪካ ቅብ የለበሰች ሱሪ አድርጋ ፋሽን መድረክ ላይ ትታያለች። ነጭ የተቆራረጠው የላይኛው ልብሷ የፋሽን ስልቱን ልዩ ያደርገዋል። ይህ ያልተለመደ እና ደማቅ ልብስ ምን ዓይነት ባህልን ይወክላል?

ለጥ ያሉ ቅጠሎችና ሐምራዊ አበቦች ያሉት ተክል መሬት ላይ በደንብ አድጓል። ደብዛዛ ብርሃን ባለው ከቤት ውጭ ባለው አካባቢ ጠጠርና ሣር በዙሪያው አሉ። የእነዚህ አበቦች የአበባ ወቅት መቼ ነው?

የውሃ ማጠራቀሚያ በጀርባዋ ላይ ተሸክማ የምትሄድ ልጅ በአስቸጋሪ መልክዓ ምድር ውስጥ ትታያለች። ልጅቷ የውሃውን ማጠራቀሚያ በገመድ አጥብቃ አስራለች። ውሃን ከሩቅ መሸከም በአካባቢው ማህበረሰብ የዕለት ተዕለት ሕይወት ላይ ምን ዓይነት ተጽእኖ ይፈጥራል?

ይህ ምስል የቢትኮይን ዲጂታል ገንዘብ ያሳያል። ወርቃማ ቀለም ያለው ሳንቲም በመሃሉ ላይ "B" የሚል ምልክት ያለው ሲሆን፣ ከሥር በአማርኛ "ፋይናንስን የሚገዛው ምንድን ነው?" የሚል ርዕስ አለው። ቢትኮይን እና ሌሎች ዲጂታል ገንዘቦች በኢትዮጵያ ኢኮኖሚ ላይ ምን ተጽእኖ አላቸው?

የገጠር አካባቢን ያሳያል። ባለ ቆርቆሮ ጣሪያ ቤት እና ክብ የሳር ክዳን ቤት ይታያሉ። ቦታው በተራራና በሳር የተከበበ ሲሆን፣ አፈሩ ደረቅ ይመስላል። ይህ ቦታ ለግብርና ምቹ ነው?

ቡናማና ክብ ቅርጽ ያለው ባህላዊ የንብ ቀፎ (ማብሪያ) በዛፍ ላይ ተሰቅሏል። ቀፎው ከቅርንጫፎች እና ከእንጨት የተሰራ ሲሆን በገመዶች ታስሯል። ይህ ቀፎ በየትኛው የአፍሪካ አካባቢ በብዛት ጥቅም ላይ ይውላል?

ሁለት ጭላዳ ዝንጀሮዎች ጎን ለጎን ተቀምጠው ፊታቸውን ወደ ግራ በኩል አሩዘዋል። ሰውነታቸው በጸጉር ከመሸፈኑ በላይ መሃል ደረታቸው ላይ ቀይ ቆዳ አላቸው። እነዚህ የእንሣት አይነቶች በየትኛው የሃገራችን ክፍል ይገኛሉ?

ተማሪዎች የሚመስሉ በርካታ ልጆች ቀይና ነጭ ደንብ ልብስ ለብሰው ወለል ላይ ቆመዋል/ተቀምጠዋል። እያንዳንዳቸው የእውቅና ማረጋገጫ ወረቀት (ሰርተፍኬት) በኩራት ይዘው ቀርበዋል። የእውቅና ማረጋገጫ የሰርተፍኬት አሰጣጥ ዋና ዓላማ ምንድነው?

ዘመናዊ የቡኒ እንጨት በር በስተግራ በኩል ረጅም ብረታማ እጀታ አለው። በሩ አራት አግድም አራት ማዕዘን ቅርጽ ያላቸው የመስታወት መስኮቶች አሉት። ይህ በር የትኞቹ የመኖሪያ ክፍሎች በር ሊሆን ይችላል?

ቅርጫት ጥቁር እና ነጭ ቀለም ባለው ጠመዝማዛ ንድፍ ያጌጠ ነው። ይህን የመሰለ ከፍተኛ የሥነ ጥበብ ሥራ ለመሥራት በዋናነት የሚያስፈልጉት ባህላዊ ዕቃዎችና ጥበቦች ምንድን ናቸው?

አራት ወይም አምስት የሸክላ ማብሰያ ዕቃዎች በቅርበት ይታያሉ። ሁሉም ጥቁር ሲሆኑ ክዳንና እጀታ አላቸው። እነዚህ ባህላዊ የሸክላ ማብሰያ ዕቃዎች ለጌጥ ወይም ለምግብ ማብሰያነት ሊያገለግሉ ይችላሉ። የኢትዮጵያን ባህላዊ ዕደ-ጥበብ ያመለክታሉ። በኢትዮጵያ ባህል ውስጥ ሸክላ በብዛት የሚዘጋጀው ከየትኛው ቁስ ነው?

ሰፋ ባለ የብረት ሳህን ላይ እንጀራ ተነጥፎ ጥብስ፣ በጎን ከጎመን ጋር የተቀቀለ ሥጋና ደምቅ ያለ ቀይ ሹሮ ወጥ ቀርቧል። እነዚህ ምግቦች የትኛውን የኢትዮጵያ ባህላዊ ድግስ ወይም ክብረ በዓል ያመለክታሉ?

ሴትየዋ ነጭ ሹራብ የለበሰች ሲሆን፣ ማስታወቂያው "የብረት ጥርስ ማስተካከያ" የሚል ርዕስ አለው፤ ከሥሩም የእውቂያ ስልክ ቁጥሮችና የሕክምናው ዝርዝር መረጃዎች ይገኛሉ። ይህ የጥርስ ህክምና ክሊኒክ በቅንፎችላይ በማተኮር ለደንበኞች የሚያስተላልፈው ዋነኛ መልዕክት ወይም የሕክምና ዓላማ ምንድን ነው?